ረጃጅም የሰው ፀጉር ጥምሮች በተለያየ ቀለም ተሰብስበዋል። ፀጉሮቹ ጥቁር፣ ቡናማ እና ወርቃማ ቀለም ሲኖራቸው፣ የእያንዳንዱ ጥምር ጫፍ በቢጫ ገመድ ታስሯል። ከኋላቸው ቀላል ሰማያዊ ዳራ ይገኛል። እነዚህ የፀጉር ምርቶች በዋናነት ለየትኛው የውበት ዓላማ ያገለግላሉ?

በሰማያዊና አረንጓዴ ቀለም የታሸጉ ሦስት የሾላ ወተት ጠርሙሶች ተደርድረዋል። መሃለኛው ጠርሙስ ላም በላዩ ላይ ተቀርጾበታል። በአማርኛ "የሾላ ወተት" የሚሉ ቃላት በጠርሙሱ ላይ በደማቅ ተጽፈዋል።

በደማቅ ብርቱካናማ ዳራ ላይ በአማርኛ "አፍ" የሚል ነጭ ፊደላት ተጽፈዋል። ከፊደላቱ ስር ከንፈሮች በቀይና በአረንጓዴ ቀለም ተቀብተው በአግድመት አቀማመጥ ይገኛሉ። የታችኛው የፎቶው ክፍል ቀይ እና ብርቱካናማ ደብዛዛ ብርሃን አለው።

ረጅም እና ቀይ የሆኑ ብዙ በርበሬዎች በአራት ረዣዥም ቢጫ ሳጥኖች ውስጥ ተደርድረዋል። በርበሬዎቹ በመጠኑ ወደ ላይ ቀጥ ብለው ተቀምጠዋል። ሳጥኖቹ ቡናማና ግራጫ ቀለም ባለው ንጣፍ ወለል ላይ ተቀምጠዋል።

ጺም ያለው ሰው ጥቁር ሰማያዊ ጃኬት እና ባለ ካሬ ቀይ እና ነጭ ሸሚዝ ለብሶ ተቀምጧል። ግራጫ ሰማያዊ ቀለም ባለው ወንበር ላይ ተቀምጦ ፊት ለፊት ይመለከታል። ከበስተጀርባው በተመሳሳይ ወንበሮች ላይ ሌሎች ሰዎች በተሰበሰቡበት ቦታ ይገኛል።

አንድ ክፍል በነጭ እና በለስላሳ ሮዝ ፊኛዎች ቅስት ቅርጽ ተውቧል። ከፊኛዎቹ ስር ነጭ ሶፋዎች እና ጠረጴዛዎች አሉ። ክፍሉ በደረቅ ሣርና በሚያብረቀርቁ መብራቶች ያጌጠ ነው።

በጥቁር ዳራ ላይ ቀይና ብጫ ቀለም የበላይነት አለው። ከላይ "ኦሮማይ የሚል ቃል በትልልቅ ቀይ ፊደላት ተጽፏል። በመሃል አንድ ቀይ ኮከብ ሲኖር፣ ከሥር የደጋማ መሬት ምስል በሁለት ክበቦች ውስጥ ቀርቧል።

ፈገግታ ያለው አንድ መካከለኛ ዕድሜ ያለው ሰው፣ መነጽር አድርጎና ጢም አሳድጎ ይቀርባል። ጥቁር ሱፍ ለብሶ ቀይ የአንገት ማሰሪያ አድርጓል፣ በአንገትጌው ላይ ትንሽ ባጅ አለ። ከበስተጀርባ በግራ በኩል የአንድ ሰንደቅ ዓላማ ክፍል አለ።

አንድ ሰው ብርቱካንማ ቲሸርት ለብሶ በእጁ ምግብና መጠጥ ይዞ በምግብ ቤቱ መደርደሪያ ጀርባ ቆሟል። ከፊት ለፊቱ በተደረደሩት ጠረጴዛ ላይ የተለያዩ ምግቦች በሳህኖች ውስጥ፣ ሰላጣዎች እና ብርጭቆ ጭማቂዎች አሉ። ከበስተጀርባ ሌሎች መጠጦችና የምግብ ማሳያ ካቢኔ አለ።

ሁለት ወጣት ልጆች ከቤት ውጪ መጻሕፍትን ከፍተው በትኩረት እያነበቡ ነው። ከመካከላቸው አንዱ ነጭ ሻሽ ለብሷል፤ ከጎናቸውም በዛፍ ላይ በቆዳ የተሰሩ ጥንታዊ የሃይማኖት ሥዕሎች ተሰቅለው ይታያሉ።

ሁለት የተከፈሉ የምስል ክፍሎች ቢጫ የአልጫ ክክ ወጥ ያሳያሉ። አንደኛው ወጥ በሰንጋ መልክ ከተጋገረች የጤፍ እንጀራ ጋር ቀርቧል። ሁለቱም ክፍሎች አረንጓዴ ቃሪያና ለምግብነት ዝግጁ የሆነውን ወጥ ያሳያሉ።

የሐበሻ አውቶቡስ በደማቅ ቢጫና አረንጓዴ ቀለም ተቀብቷል። አውቶቡሱ ዘመናዊ ዲዛይን ያለውና በመንገድ ላይ የሚጓዝ ነው። በጎን በኩል የኩባንያው ስም በአማርኛ (ሐበሻ አውቶቡስ) እና በእንግሊዝኛ ተጽፏል። ለመንገደኞች የትራንስፖርት አገልግሎት የሚሰጥ ትልቅ አውቶቡስ ነው።

ይህ በድንኳን ውስጥ ያለ የሠርግ ወይም የዝግጅት ማስዋቢያ ነው። መሃል ላይ ከወርቃማ ጠረጴዛና ወንበር ጀርባ፤ በነጭና በቢጫ አበባዎች ያጌጠ ትልቅ የአበባ አቀማመጥ ይታያል። ከበስተጀርባ በብዙ ቀለም የተጌጡ ሰሌዳዎች እና ከወርቃማ መጋረጃዎች ይታያሉ።

ከፍ ያለ ባለ አራት ፎቅ የኮንክሪት ህንጻ ነው። በህንፃው መሃል ላይ ባለ ብዙ ቀለም ያለው ሞዛይክ እና ከታች የብሔራዊ ሙዚየም ስም በአማርኛ እና በእንግሊዝኛ ተጽፏል። ወደ ሕንጻው መግቢያ የሚወስድ አረንጓዴ ምንጣፍ የተነጠፈበት ደረጃ አለ።

አንድ ቀይ ዲጂታል መለኪያ መሳሪያ በግራጫ ዳራ ላይ ተቀምጧል። መሳሪያው ጥቁር መደወያ እና '0.19' የሚል ቁጥር የሚያሳይ ማሳያ አለው። ቀይ እና ጥቁር የሆኑ ገመዶች ከመሳሪያው ጋር ተገናኝተው የብረት መመርመሪያዎችን ይዘዋል።

ሶስት ሴቶች በጠረጴዛ ዙሪያ ተቀምጠው የቀረቡ ወረቀቶችን እየተመለከቱ ነው። መሃል ላይ ያለችው ሴት ጥቁር እና ነጭ የሰንጠረዥ ልብስ ስትለብስ በግራ በኩል ያለችው ደብዘዝ ያለ ጥለት ያለውን ልብስ ለብሳለች። ሁሉም ወደ ወረቀቱ ጎንበስ ብለው በፈገግታ ይመለከታሉ።

አምስት የአብራሪዎችና የረዳት አብራሪዎች ቡድን አረንጓዴ የዩኒፎርም ልብስ ለብሰው ከትላልቅ ሻንጣዎቻቸው ጋር ቆመዋል። ከበስተጀርባ ትልቅ ነጭ የኢትዮጵያ አየር መንገድ የጭነት አውሮፕላን ተለጥፎ ይታያል።

ሰፊ ቢዥ ቀለም ባለው ክፍል ውስጥ በርካታ ጥቁር ብረት የተገጠመባቸው የሽመና ማሽኖች ተደርድረዋል። ማሽኖቹ ነጭ የጥጥ ክር ሲይዙ፣ ጥቂት ሰዎች በሩቅ ስራ ላይ ተቀምጠዋል። የክፍሉ ወለል ግራጫ ሲሆን፣ ግድግዳው ከላይ ብርሃን የሚያስገቡ ረዣዥም መስኮቶች አሉ።

ጥቁር አረንጓዴ ቀለም ያለው ባለ ሁለት በር ቁምሳጥን ክፍሉ ውስጥ ቆሟል። በግራ በኩል ያለው በር ሙሉ ነው፣ በቀኝ በኩል ካለው በር ላይ አራት ማዕዘን መስታወትና ሁለት መሳቢያዎች አሉ። ወርቃማ መያዣዎች በሮችና መሳቢያዎች ላይ ተደርገዋል።

ቆንጆ ሴት ነጭ እና ረጅም የሐበሻ ልብስ ለብሳ ቆማ ያሳያል። ቀሚሱ አረንጓዴ እና ወርቃማ ጥልፍ በጫፉ ላይ ያለው ሲሆን፤ ሴትዮዋ የተጠቀጠቀ ፀጉር እና አንገቷ ላይ ነጭ ጌጣጌጥ አድርጋለች። በአካባቢዋ የብርጭቆ ግድግዳና የድንጋይ ወለል ይታያል።

ከእንጨት የተሰራች፣ አምስት ሽቦ ያላት፣ የቆመች በገና የመሰለች መሳሪያ መሬት ላይ ይታያል። መሳሪያዋ ጥቁር የብረት ሳጥን ፊት ለፊት የተቀመጠች ሲሆን፣ ከጎኗም ሌላ ተመሳሳይ መሳሪያ ትታያለች። በስተጀርባ በዘይት የተቀቡ ሥዕሎች የተንጠለጠሉ አሉ።

ሁለት ጥቁር ከፍ ያለ ተረከዝ ያላቸው ጫማዎች በነጭ ጠረጴዛ ላይ ተቀምጠዋል። የጫማዎቹ ጣት ሹል ሲሆን፤ የብረት ቀለም ያላቸው ቀጭን ተረከዞች አሏቸው። ከበስተጀርባ በወርቃማ መያዣ ውስጥ ያለ ትንሽ የቤት ውስጥ ተክል ይታያል።

በርካታ ሰዎች፣ አብዛኛዎቹ ሴቶችና አንዲት ትንሽ ልጅ፣ ጥቅጥቅ ባለ የአጥር ሽቦ ጀርባ ተጠግተው አሉ። አንዳንዶቹ እንደ ሰማያዊና ነጭ ጨርቅ ያሉ የተለያየ ቀለም ያላቸው ጭንቅላት መሸፈኛ ለብሰዋል። ሴቶቹ ተጠግተው ቆመው ሲታዩ፣ ልጅቷ በቀጥታ ወደ ካሜራው ትመለከታለች።

በሱቅ መደርደሪያዎች ላይ የተደረደሩ ነጭ ዱቄት እና ቡናማ እህሎች በከረጢት ውስጥ አሉ። ከጎናቸው መጠጦችና ሌሎች የደረቅ ምግቦች አሉ። ይህ ብዙ የዕለት ተዕለት ፍላጎቶችን የመምረጥና የመግዛት የሸማቾችን ነፃነት አለው።

ካሞፍላጅ የለበሱ የጦር ሠራዊት የሹመት ምልክቶች በንጹህ ነጭ ጠረጴዛ ላይ ተሰድረዋል። የወርቅ ክር የኮከብ ምልክቶች እና የክብር ጉንጉኖች፣ የካቴናና የትከሻ ላይ ምልክቶቹን አስውበው፣ የየደረጃቸውን ልዩነት በግልጽ ያሳያሉ።

በለመለመ ተራራማ ቦታ ላይ ባህላዊ የሳር ክዳን ቤቶች በነፃነት ተሰርተዋል:: ወፍራም ደመናዎች ከገደሉ በነፃነት ይነሳሉ፣ የመልክአ ምድሩን ነፃነት የተላበሰ ውበትም አጉልተው ያሳያሉ። በቤቶቹ ዙሪያ አረንጓዴ ቁጥቋጦዎችና ሜዳዎች በነፃነት ተንጣለው ሲታዩ፣ ሰላማዊ የሆነ የገጠር ኑሮን በነፃነት ያሳያል::

አንድ ሰው በሚጨልም ጀርባ ፊት ለፊት የሚያበራ የብርሃን አምፖል በእጁ ይዟል። አምፖሉ የሞላ ብርሃን ሲፈነጥቅ፣ በዙሪያው ደግሞ ደማቅ ብርሃን በጨረር መልክ ይፈነጫል። ይህ የሚያበራ አምፖል በብዛት ለማመልከት የሚውለው ምንድን ነው?

ሁለት ሰዎች በገለልተኛ ዳራ ፊት ለፊት በጋራ ቆመዋል። በግራ በኩል ያለው ሰው የወታደር ልብስና ኮፍያ ለብሷል፤ በቀኝ በኩል ያለው ደግሞ ፈካ ያለ ልብስ፣ ነጭ ሸሚዝና ቀይ ክራቫት አድርጓል።

ሁለት ወጣቶች የብር ቫን የኋላ በር ከፍተው ቆመዋል። በቫኑ ውስጥ ሰዎችና የታሰሩ አራት ፍየሎች ተቀምጠዋል። አንደኛው ወጣት ቀይና ነጭ ሸሚዝ የለበሰ ሲሆን፣ ሌላው ጥቁር ሸሚዝ አድርጓል። ድርጊቱ የተጨናነቀ ገበያ አካባቢ ተከናውኗል።

ጥቁር ልብስ የለበሰች አንዲት ሴት በጨለማና በእንጨት በተሠራ ምግብ ቤት ውስጥ በጠረጴዛ ፊት ተቀምጣለች። ክብ በሆነውና በስዕል በተዋበው ጠረጴዛ ላይ ብዙ ነጭ የቡና ሲኒዎች ተደርድረዋል። ሴትየዋ ጥቁር ጀበና ይዛ ፈገግ ስትል፣ ብዙ መብራቶች ከኋላዋ ይንፀባረቃሉ።

ከእንጨት የተሰራ ባህላዊ የእርሻ መሳሪያ መሬት ላይ ተቀምጧል። ረጅምና ጠማማ የሆነው የእርሻው ክፍል ከብረት ወይም ከእንጨት ማረሻ ጋር ተገናኝቷል። መሳሪያው አረንጓዴ ሳር ላይ ያርፋል።

አራት የወርቅ ጌጣጌጦች በቀይ ሳጥን ላይ ተቀምጠዋል። ስብስቡ ሁለት ክብ የጆሮ ጌጦች፣ አንገት ጌጥ እና ቀለበት ያካትታል። እያንዳንዱ የጌጣጌጥ ክፍል የፀሐይን ጨረር የሚመስሉ፣ በዙሪያው የተጠረዙ ክብ ቅርጾች አሉት።

ታላቁ አትሌት አበበ ቢቂላ ከባለቤታቸውና ከልጆቻቸው ጋር የሚያሳየው ይህ የድሮ ፎቶግራፍ የግልና የቤተሰብ ሕይወት ገጽታ ነው። እንደ ብሔራዊ ጀግና እና ዓለም አቀፍ ኮከብ የነበረው ሰው የቤተሰብ ፍቅርንና የድጋፍ ሚናውን እንዴት ሚዛን ይጠብቅ ነበር?

አንድ ትልቅ ነጭ ዶሮ ቀይ ኮርቻውንና ጢሙን አሳምሮ፣ በአረንጓዴ ሜዳ ላይ በርካታ ቡናማ ዶሮዎችን ከቧል። ወፎቹ ረዣዥም ሳሮች ውስጥ ምግብ ሲፈልጉ፣ ከበስተጀርባው ቁጥቋጦዎችና ትንሽ የዛፍ ደን ይገኛሉ።

ጥቁር ጢም ያለው ሰው በቀይ ሸሚዝ እና በነጭ ሻማ ለብሶ፤ የብረት አክሊል በአናቱ ላይ አድርጎ ይታያል። ሰውየው ረጅም ጥቁር ፀጉር ያለው ሲሆን፤ ቀይ ሸሚዙ ላይ ወርቃማ እና ቀይ ጥልፍ በግልጽ ይታያል።

ረዣዥም፣ ቀጫጭን ግንድ ያላቸው የጃካራንዳ ዛፎች ቅጠሎቻቸው ጎልተው አሉ። የሰማይ ሰማያዊ ቀለም ከበስተጀርባ ሆኖ ዛፎቹን ያስዋባቸዋል። ከታች ጥቅጥቅ ያለ የአረንጓዴ ቅጠሎች ቁጥቋጦና የጎዳና መብራት ምሰሶ አሉ።

ዋው! የሚያብረቀርቅ ወርቃማ አምባሮች ሲያምሩ! ጥልፍልፉ ዲዛይን አስደናቂ እና ውብ ነው። እግዚኦ! እንዴት ያማረ ጌጣጌጥ! ፍቅር! የብልፅግና እና የቅንጦት ምሳሌ ይመስላል። እጅግ ድንቅ! ይህ ለእጅ ጌጥ መልካም ነው።

ሁለት አንበሳ በግንብ አጥር ፊት ለፊት ቆመውና ተኝተው ይታያሉ። ወንዱ አንበሳ ጥቁር እና ቡናማ የእንስሳ ጸጉር ያለው ሲሆን፤ ሴቷ አንበሳ ግንባሩ ላይ ተቀምጣለች። አፈሩ ላይ የድንጋይ ክምር ሲታይ፤ ከፊት ለፊት አረንጓዴ ሣር አለ።

የኢሚግሬሽን እና ዜግነት አገልግሎት መሥሪያ ቤት ህንጻ መግቢያ ነው። በህንጻው የመስታዎት በሮችና መስኮቶች ተሰርተዋል። የአርማው ቀለሞች ቀይ፣ ነጭ እና ሰማያዊ ሲሆኑ፣ "ኢሚግሬሽን እና ዜግነት አገልግሎት" የሚለው የአማርኛ ጽሑፍ ከሥር ይገኛል።

ጥቁር ጸጉር ያላት ሴት በደስታ እየሳቀች ማይክሮፎን ይዛለች። ሴትየዋ ነጭ የባህል ልብስ እና የእንቁ ሐብል ደርባለች፤ እንዲሁም በግራ እጇ ላይ ቀለበት አለ፣ የፈገግታዋ ነጭ ጥርሶች በግልጽ ይደመጣሉ፤ ከጀርባዋ ፈዛዛ ወይንጠጅ ቀለም ያለው ዳራ አለ።

ሙሉ ለሙሉ ከጥቁር ቡኒ እንጨት የተሠራ ትልቅና ያጌጠ ባለ ሦስት ክፍል የመጻሕፍት መደርደሪያ ነው። የጎን ክፍሎቹ እና የመሃል ክፍሉ የመስታወት በሮች ሲኖራቸው፣ የእንጨት ማስጌጫዎችና ቅርጻ ቅርጾች በተለይ የላይኛው ክፍል እና ምሰሶዎች ላይ ጎልተው ቀርበዋል።

ድንጋይ በተነጠፈበት መንገድ ላይ፣ ሰዎች ቀይ የብረት ጋኖች የተጫነ የጭነት መኪና ዙሪያ ቆመዋል። ከቆርቆሮ ጣሪያ በታች፣ ቢጫ ፕላስቲክ ጀሪካኖች በህንፃው አጠገብ ተከምረዋል፤ በግንባር ቀደምትነት የተሰነጣጠቁ ንጣፎች ይታያሉ።

በነጭ ዳራ ላይ ጥንድ ቀይ፣ ጥቁርና ግራጫ ቀለም ያላቸው የሹራብ ስፖርት ጫማዎች ጎን ለጎን ተቀምጠዋል። ጫማዎቹ ነጭ ላስቲክ ያላቸው ሲሆን፣ ከኋላቸው በወርቃማ ማቆሚያ ላይ የተቀመጠ ትንሽ አረንጓዴ የቤት ውስጥ ተክል አለ።

ወታደራዊ ዩኒፎርም የለበሱ ወታደሮች በቀይ ኮፍያና በታንክ ቀለም አልባሳት ሰልፍ ሲያደርጉ ቀርበዋል። የትከሻቸው ላይ ጠመንጃ አንግበዋል፤ እንዲሁም በደረታቸው ላይ አረንጓዴና ቢጫ ሰንሰለት መሰል ነገር ይታያል። ሰልፉ በእርጥብ አስፋልት መንገድ ላይ የሚካሄድ ነው።

በርካታ የኮካ ኮላ ጠርሙሶች፣ ቀይ ክዳኖች እና መለያዎች ያላቸው፣ በሱፐርማርኬት መደርደሪያ ላይ ተሰልፈዋል። እያንዳንዱ ጠርሙስ ጥቁር ቡናማ ፈሳሽ ይዟል፤ ትልልቆቹ ጠርሙሶች በግንባር ቀደምትነት በግልጽ ተቀምጧል። ከእነዚህ ረድፎች በታች ሌሎች ጠርሙሶች ተቀምጠዋል።

አንድ መካከለኛ እድሜ ያለው ሰው ሰማያዊ ጃኬት እና ጥቁር ሱሪ ለብሶ በድንጋዮች መሃል ተቀምጦ ወደ ካሜራው ይመለከታል። ከበስተጀርባው ድንጋያማ ገደሎች እና ፈሳሽ ውሃ ያለው ፏፏቴ አለ። ሰውዬው በዘፈን ወይም በውይይት ላይ ይመስላል።

አንድ አትሌት የኢትዮጵያን ባንዲራ ቀለሞች ያሉት አረንጓዴና ቀይ የትራክ ልብስ ለብሶ ተንበርክኮ ይታያል። በአንገቱ ላይ የወርቅ ሜዳሊያ ሲንጠለጠል፣ ፊቱን ቀጥ አድርጎ ይመለከታል። ነጭ የአዲዳስ ስኒከር ጫማዎች በእግሩ ላይ አሉ።

ሦስት ነጭ የእግር ኳስ ኳሶች በአረንጓዴ ሰው ሠራሽ ሜዳ ላይ ተቀምጠዋል። ኳሶቹ በጥቁር፣ በሰማያዊ፣ በቀይ እና በቢጫ ቀለሞች ያሸበረቁ ናቸው። ከበስተጀርባ በአቅራቢያው ግልጽ ያልሆነ የእግር ኳስ ግብ እና ቢጫ ምልክት ማድረጊያ ኮኖች አሉ።

ሴቶች በዘመናዊ ልብሶች ተቀምጠው በእሳት ምድጃ አጠገብ፣ የእሳት ምድጃው ከጥቁር ድንጋይ የተሠራ ነው፣ ከመሬት ደረጃ ላይ በሚገኝ የእንጨት ጠረጴዛ አጠገብ ክፍት እሳት አለ። ከበስተጀርባ በተሠራው መደርደሪያ ላይ የተለያዩ መጠጦችና እሱን የሚገልጽ ጽሑፍ ይታያል።

በጭስ በጋመ የሸክላ ፋብሪካ ውስጥ በርካታ ሴቶች የሸክላ ሥራን እያከናወኑ ነው። ሴቶቹ በባህላዊ ልብሶች ይሰራሉ። ወለሉ በአፈር የተሸፈነ ሲሆን፣ ጥሬና የተጋገሩ የሸክላ ዕቃዎች ክምር በየአቅጣጫው ተቀምጧል። ዕቃዎቹን የሚጋገሩበት ምድጃ በከፊል ይታያል። ቦታው የባህላዊ የሸክላ ስራ ማምረቻ ነው።

ብዙ ሙስሊም ወንዶች ተቀምጠው ሃይማኖታዊ ሥነ ሥርዓት ሲያከናውኑ። አብዛኞቹ ነጭ ልብስ ለብሰው ነጭ ጥምጣም አድርገዋል። በስተቀኝ ያለው ሰው ማይክሮፎን ይዞ ሲናገር፣ በስተግራ ያለው ደግሞ ቀይ ሽፋን ያለውን መጽሐፍ እየተመለከተ ይገኛል።

አራት ወጣት ሰዎች ባህላዊ ነጭ ልብስ ለብሰው ከብዙ ሰዎች ፊት ለፊት በሰማያዊ ምንጣፍ ላይ ቆመዋል። ሁለቱ ሴቶች ረዣዥም ቀሚሶችን ለብሰዋል፤ ከኋላቸው ያሉት ሁለት ወንዶች ደግሞ ሙሉ ነጭ ልብስ ለብሰዋል። ሕዝቡ ከበስተጀርባ በተሰለፉ ህንጻዎች ፊት ቆሟል።

ባሕላዊ ነጭ የጥልፍ ልብስ የለበሰች ወጣት ሴት በእግረኛ መንገድ መሀል ቆማለች። ሴትየዋ እጆቿን በወገቧ ላይ አድርጋ ቀጥ ብላ ስትቆም፣ ከኋላዋ ብዙ ሰዎች ተሰብስበው ይመለከታሉ። የልብሷ የፊት ክፍል በቀይ እና ጥቁር ጥልፍ ያሸበረቀ ነው።

አንድ ሰው ነጭ ቲሸርት ለብሶ በግራ እጁ ካሜራ ወደ ምግቡ አቅጣጫ አንስቷል። ትኩስ በሆነ የምግብ ማብሰያ ላይ የተጠበሰ ስጋ በእንጀራ ላይ ተቀምጧል፣ በአጠገቡ የተጠቀለሉ ሁለት እንጀራዎች እና ቀይ በርበሬ አሉ። ሌሎች ሰዎች ተቀምጠው ምግባቸውን ይመገባሉ።

ቀይ የሆነ ዲጂታል መልቲሜትር ግራጫ ዳራ ላይ ተቀምጦ ይታያል። መልቲሜትሩ "019" የሚል የሚያሳይ ማሳያ እና ትልቅ ጥቁር ማዞሪያ አለው። ቀይ እና ጥቁር የፍተሻ ገመዶች ከመሣሪያው ጋር ተያይዘው ወደ ላይ ወጥተዋል።

በመስታወት ብርጭቆ ውስጥ የበረዶ ኩቦች ባሉበት ቡናማ አልኮል መጠጥ ላይ ፈሳሽ ይጨመራል። ፈሳሹ የሚፈሰው ከአንድ የመስታወት ጠርሙስ ነው። መጠጡ ጥቁር ዳራ ባለው ጠረጴዛ ላይ ተቀምጧል።

አረንጓዴ የዙኪኒ ዱባዎች በጋዜጣ ላይ ተኝተዋል። የዱባዎቹ ቆዳ ትንሽ ጠጠር ያለና አረንጓዴ ቀለም አለው። ከጀርባና ከታች በተጠቀለለው ጋዜጣ ላይ የአማርኛና የእንግሊዝኛ ጽሁፎች እንዲሁም የእስያ ቋንቋ ፊደላት አሉ።

በረጅም ግሪንሃውስ ቤት ውስጥ ብዙ ትናንሽ ችግኞች በመስመር ተተክለዋል። ችግኞቹ ጥቁር በሆነ የፕላስቲክ ሽፋን ላይ ሲያድጉ፣ ቀይ አፈር በስፍራው ሁሉ ይታያል። የግሪንሃውስ ቤቱ ጣሪያ በብረት ክፈፎች የተደገፈ ግልጽ የፕላስቲክ ሽፋን አለው።

የተዋጣለት ክብ ቅርጽ ያለው ባህላዊ ቤት በገለባ ጣሪያ ተሠርቶ በአረንጓዴ ሜዳ ላይ አለ። ቤቱ በቀርቀሃ የሚመስል ግድግዳ ሲኖረው አንዲት ሴት በበሩ ላይ ቆማለች፤ በግራ በኩል ሁለት ህፃናት በደስታ ይሮጣሉ።

ከፊል ጥላ ስር የተቀመጡ ባለብዙ ቀለም የፕላስቲክ ወንበሮች እና ጠረጴዛዎች አሉ። ዋና ቀለማቸው ቢጫ፣ አረንጓዴና ሰማያዊ ሲሆን፣ በዛፍ ቅጠሎች ተሸፍነዋል። በመሃል ደግሞ ቢጫ ቀለም ያለው ትልቅ ዣንጥላ አለ። የአካባቢው መሬት ደግሞ ጥቁር ቀለም አለው።

የዲሬ ዳዋ አስተዳደር ባንዲራ በአረንጓዴው ጨርቅ ላይ በአየር እየተወዛወዘ ይታያል። በማዕከሉ ላይ ሰማያዊ ክብ ምልክት ሲኖር በውስጡም ሚዛን፣ የተከፈተ መጽሐፍ እና ነጭ ርግብ አሉ። ከመጽሐፉ በታች የሰፋ እርሻ ስዕል አለ።

አሥራ ስድስት የሚሆኑ ወንዶች ባህላዊ ልብሶችን ለብሰው በቡድን ተሰብስበው አብረው ቀርበዋል። አብዛኞቹ ነጭ ሻማና ነጭ ልብስ ለብሰዋል። ማዕከላዊው ሰው ፈገግ ብሎ ከበሮ ላይ ተደግፏል። ሌሎች የሙዚቃ መሣሪያዎች በስተቀኝና ከበስተጀርባ ይታያሉ።

ረዥም የሠርግ መኪናዎች በአስፋልት መንገድ ላይ በመስመር ይጓዛሉ። የፊት ለፊት ያለው ነጭ መርሴዲስ መኪና በብርቱካንና ነጭ አበባዎች ያጌጠ ሲሆን፣ ሙሽራውና ሙሽራይቱ ተነስተው በጣሪያው በኩል ይታያሉ። በጎንና ከኋላ ያሉት ነጭ መኪናዎች በአበቦችና በተለያዩ ጌጦች አጊጠዋል።

አንድ ወጣት ጥቁር ሰማያዊ ልብስ ለብሶ ሰማያዊ ጨርቅ ደፍቶ በሐይቅ ዳርቻ ላይ በተዘረጋ ምንጣፍ ላይ ተቀምጧል። ከኋላው ጀልባዎች በባህር ዳርቻው ላይ ቆመው በላያቸው በአማርኛ ጽሑፎች የያዙ ነጭ ባንዲራዎች ተሰክተዋል። ሐይቁ ሰፊ ሲሆን ከበስተጀርባ ኮረብታዎች አሉ።

ጥቁር ቀለም ያለው አንድ ቡችላ በፀሐይ ብርሃን ፈዛዛ ግራጫ በሆነ ማሽን ላይ ተቀምጧል። ቡችላው ትልልቅ ጆሮዎችና ጥቁር ፊት አለው። ከኋላው ከፍ ያሉ ቀጥ ያሉ ነጭና ግራጫ ቀለም ያላቸው ነገሮች እና ከላይ የገለባ ጣሪያ ጠርዝ አለ።

እጅግ የሚያምሩ ቅርጫላቸው ህንፃዎች ይገኛሉ ህንጻዎቹ አረንጓዴ መብራቶች የተገጠሙላቸው ሲሆን በጣም ልዩበትም እያጎናጽፋሉ ከጀርባቸውም ቤቶች እና ህንፃዎች ቀይ መብራት ላይ ይገኛሉ ።

አንድ አጥማጅ በጀልባ ላይ ተቀምጦ፣ ፀሐይ መጥለቂያ ወርቃማ ብርሃን በተሞላ ውሃ ላይ እና፣ የሰውየው እና የእንጨት ጀልባው ጥቁር ቅርጽ በውሃው ላይ ይንጸባረቃል፤ ጸጥተኛው ወለል ላይ ረዣዥም፣ ጥቁር ነጸብራቆች ይፈጥራል። አጥማጁ በእጁ የአሳ ማጥመጃ ክር ይዟል።

በአንድ ገበያ ወይም መጋዘን ውስጥ የተከመረ ብዙ ቀይ ድንች። አንድ ሰው ከላይኛው ግራ ጥግ ላይ ከሰቅ እየጨመሩ ያሉትን ድንች በከረጢት ውስጥ አዝሏል። ድንቹ በሙሉ ከሞላ ጎደል በምስሉ ላይ ያለውን ቦታ ይሸፍናል፣ መጠናቸውም ይለያያል።

በትልቅ እና ዘመናዊ የስብሰባ አዳራሽ ውስጥ ረጅም ጥቁር ጠረጴዛ በፈረስ ኮቴ ቅርጽ ተቀምጧል። በጠረጴዛው ዙሪያ ብዙ የቆዳ ወንበሮችና ማይክሮፎኖች አሉ። ከፊት የቡናማ ግድግዳና የጣሪያ መብራቶች ክፍሉን ያደምቃሉ።

የወታደር ዩኒፎርም የለበሰ፣ ጠመንጃ የያዘ እና የፊት ማስክ ያደረገ ሰው በአስር የሚጠጉ ሴቶች ፊት ቆሟል። ሴቶቹ ነጭ የጡብ ግድግዳ ፊት ተቀምጠዋል፣ አንዳንዶቹም በጨርቅ ራሳቸውን ሸፍነዋል። ሰውዬው ወደ ቀኝ እያመለከተ ነው።

ንጉሣዊ ሰውዬ ቀይና ወርቃማ ቀለም ባለው ልብስ፣ የተለያዩ የወርቅ ኒሻኖችና በነጭ ጨርቅ ታስሮ በተቀመጠ ትልቅ የወርቅ አክሊል ተውበው ይታያሉ:: ጠቆር ያለ ፊትና የሸበተ ፂም አላቸው::

አንድ ቤተሰብ፣ አባት፣ እናትና ትንሽ ልጃቸው በመደብር ውስጥ ቆመው ፈገግታ ያሳያሉ። መደብሩ በተለያዩ ሸቀጦች እና ባለቀለም ማስጌጫዎች የተሞላ ነው። ከፊት ለፊት ክብደት መለኪያ (ሚዛን) ይታያል።

የብሪተኒ ዝርያ የሆነ ቡናማና ነጭ ውሻ፣ አረንጓዴ የሳር ሜዳ ላይ ቆሞ ከጎኑ በኩል ይመለከታል። ከበስተጀርባ ረዣዥም ቅጠል የሌላቸው ዛፎች ረድፍ በጤዛ ተሸፍነው ይታያሉ፤ ይህም ቀዝቃዛ የአየር ሁኔታ መሆኑን ይጠቁማል።

በጨለመ ሲኒማ አዳራሽ ውስጥ ባሉ ቀይ የመቀመጫ ረድፎች ላይ ያለ ሰፊ እይታ ቀርቧል። ከፊት ባለው ነጭ ስክሪን ላይ ቀይና ጥቁር የሆኑ ምልክቶች እና የአማርኛ ፊደላት ተጽፈዋል። እነዚህ ፊደላት 'ሲኒማ ቤት' የሚለውን ቃል በአማርኛ ጽፈው ያሳያሉ።

አንድ ወጣት ሰማያዊ ልብስና ጥምጣም ለብሶ፣ በሣር ላይ በተነጠፈ ምንጣፍ ላይ ተቀምጧል። ከበስተጀርባ በውኃ ዳርቻ ላይ፣ ሰማያዊ ጽሑፍ ያላቸው ነጭ ባንዲራዎች በዛፍ ግንድ ላይ ተሰክተዋል። ሩቅ ላይ ተራሮችና ጭጋጋማ ሰማይ ነው።

ጥቅጥቅ ብለው ያደጉ አረንጓዴ ቅጠሎችና ሐምራዊ (ሮዝ) አበባዎች በቅርበት ተቀርፀዋል። እያንዳንዱ አበባ አምስት ቅጠል አለው። ቅጠሎቹ ደማቅና የሚያብረቀርቁ ሲሆኑ፣ በአበባዎቹና በግንዱ መካከል ተጠላልፈው ጥቅጥቅ ያለ የአትክልት መልክ ፈጥረዋል።

የተላጨ ራስ ያለው አንድ ልጅ ከኋላው ታይቷል፤ ሰውነቱ ጥቁርና ወይን ጠጅ ባለመስመር ሸሚዝ ለብሷል። የሕክምና ዘዴ መስሎ በሚታይ ድርጊት፣ ሁለት ትናንሽ የመስታወት ጠርሙሶች በልጁ ራስ ላይ እና ከጆሮው ጀርባ ተቀምጠዋል። ጠርሙሶቹ በከፊል ቀይ ፈሳሽ ይዘዋል።

ብዙ ሰዎች ነጭ ልብስ ለብሰው በሌሊት የሃይማኖታዊ በዓል ሲያከብሩ ይታያሉ። ከፊሎቹ ሰዎች የኢትዮጵያ ባንዲራ ቀለሞችን የያዘ ልብስ ለብሰዋል። ሰዎች በእጃቸው የበራ ሻማ ወይም ችቦ ይዘው ወደ ሰማይ ከፍ አድርገዋል።

ጥቁርና ነጭ ከሆኑ ላሞች መካከል በርካታዎቹ በረድፍ ተሰልፈው ምግብ ይመገባሉ። ላሞቹ አንገታቸውን ጎንበስ አድርገው በቡናማ ቀለም የተቀላቀለ ደረቅ የሣር ክምር ላይ አፋቸውን ከፍተዋል። የመመገቢያው ቦታ በተደራጀ መንገድ የታጠረ ሲሆን፣ የቤት ውስጥ እርሻ መሆኑን ያመለክታል።

ጥቁር ሰማያዊ ልብስና ቀይ መስመሮች ያሉት ክራቫት የለበሰ አንድ ሰው በኢትዮጵያ ሰንደቅ ዓላማ ፊት ለፊት በግልጽ ተቀምጦ በቁም ነገር ይመለከታል። የሰውዬው ቁርጠኝነትና ትኩረት አለው። በሀገሪቱ ጉዳዮች ላይ ምን ዓይነት ሃላፊነት ተሸክሞ ይሆን?

አሥራ አራት የተለያዩ ቀለማት ያላቸው የኳስ እስክሪብቶዎች በተስተካከለ ረድፍ ቀርበዋል። የመጀመሪያዎቹ ሦስቱ በትልቁ የተሳሉ ሲሆን፣ ሮዝ፣ ጥቁር ሰማያዊና ወይን ጠጅ ቀለም አላቸው፤ ሁሉም "ቴነስ" የሚል ጽሑፍ አላቸው። የቀሩት እስክሪብቶዎች ደግሞ በተለያዩ ደማቅ ቀለማት አሉ።

አረንጓዴ ቅጠሎችና ቅርንጫፎች ባለው ዛፍ ላይ፣ ረዣዥም እና ቡናማ ቀይ ፍሬዎች ተንጠልጥለዋል። እነዚህ ፍሬዎች ከለውዝ ፍሬ ጋር በሚመሳሰል መልኩ ለስላሳና የሚያብረቀርቅ ሽፋን አላቸው፤ ከበስተጀርባ ጥቅጥቅ ያሉ አረንጓዴ ተክሎችና ዛፎች ይታያሉ።

የተለያዩ ቀለማት ያላቸው የበረሃ በለስ ፍሬዎች በነጭ ዕቃ ውስጥ ተሰብስበዋል። አብዛኞቹ ፍሬዎች ከቀይ ወደ ቢጫ የሚጠጋ ቀለም ሲኖራቸው ጥቃቅን ጥቁር ነጠብጣቦች አሏቸው። ፍሬዎቹ ክብ ቅርጽ ያላቸው ሲሆን አንደኛው መሃል ላይ አረንጓዴ ቀለም ይታይበታል።

በጀርባውና ፊቱ የቆመ ዘመናዊ ስልክ ይገኛል የመጽሃፍያ ስክሪብቶና ል ካሜራዎችና 2 ትንንሽ ካሜራዎች አሉት እንዲሁም ስልኩ ነጭ ቀለም አለው ።

ሁለት የሚያብረቀርቁ የወርቅ የጆሮ ጌጦች በአንድ ሰው ጣቶች ተይዘዋል። የጆሮ ጌጦቹ በቅርጫት ቅርጽ የተሠሩ ሲሆን፤ ውስጣቸው ክሪስታል የሚመስሉ ድንጋዮች አሉ። ከታች ደግሞ ረዣዥም የሆኑ ክሪስታል የተንጠለጠሉ ክሮች አሏቸው።

ግንባታው ሳይጠናቀቅ የቀረ የብዙ ፎቅ ሕንፃ በሠራተኞች የተሞላ ነው። በየደረጃው የብረትና የእንጨት ምሰሶዎች እንዲሁም መወጣጫዎች ተደራርበዋል። አንድ ሰው ብርቱካናማ ሸሚዝና ነጭ ቁምጣ ለብሶ ከፊት ቆሟል። አካባቢው ድንጋያማ መሬት ነው።

አንድ ወንድና ሴት ባህላዊ ልብስ ለብሰው ከቤት ውጭ ቆመዋል:: ወንዱ ነጭ ልብስ ለብሶ ኮፍያና በትር ይዞ ሲሆን፣ ሴትየዋ ጥቁርና ወርቃማ ቀለም ያለው ልብስና መሸፈኛ አድርጋለች:: በስተጀርባ ሌሎች ሰዎችና ትልቅ ሕንፃ ይገኛሉ::

የሚያብለጨልጭ የወርቅ ጌጣጌጥ ስብስብ በትኩረት ቀይ ሳጥን ላይ ተቀምጧል። ጌጡ የአንገት ሐብል፣ የእጅ አምባር፣ ጉትቻ እና ቀለበት ሲሆን፣ ሁሉም የፀሐይን ቅርፅ ይዘዋል። እንዲህ ያለው ጥንታዊ ዲዛይን በዘመናዊው ገበያ ተወዳጅነቱ እንዴት ነው?

አንዲት ሴት ሐምራዊ ስካርፕና አረንጓዴ ልብስ ለብሳ፣ ከበስተጀርባ ሰማያዊና ነጭ ደመና ባለበት ክፍት ሜዳ ላይ ትታያለች። በሁለቱም ትከሻዎቿ ላይ ከባድ የሚመስሉ ወርቃማ የስንዴ ነዶዎችን ተሸክማ ወደ ቀኝ በኩል ቀና ብላ ትመለከታለች።

አንድ ሰው የእንጨት ድንች መፍጫ በመጠቀም ጥሬ ድንችን እየፈጨ ነው። በግራ በኩል በስፋት የተፈጨ መረብ የመሰለ የድንች ቅርጽ ክምር ተደርጓል። ይህ ድርጊት በፈካማ የእንጨት ሰሌዳ ላይ ይከናወናል።

የኢትዮጵያ ሰብአዊ መብቶች ኮሚሽን አርማ ያሳያል። አርማው ጥልቅ ሰማያዊ ዳራ አለው። በላዩ ላይ ቢጫ ክብ ቅርጽ ያለው ምስል ይታያል። በሥዕሉ ስር በአማርኛና በእንግሊዝኛ የኮሚሽኑ ስም ተጽፏል። ጽሑፉ የኢትዮጵያ ሰብአዊ መብቶች ኮሚሽን ይላል።

አንድ ጥቁር ጓንት የለበሰ እጅ ፈዛዛ ቀለማት ያሏቸው ሁለት የአዲዳስ ስኒከር ጫማዎችን ይዟል። ጫማዎቹ በነጭ፣ በፈዛዛ ሰማያዊና በቡናማ መስመሮች ያጌጡ ሲሆኑ፣ ጥቅጥቅ ባለ ነጭ ሻካራ ሶል ላይ ተቀምጠዋል። ከበስተጀርባ እብነበረድ የሚመስል ገጽ አላቸው።

ዘመናዊ የገበያ ማዕከል በምሽት በደማቅ ብርሃን በርቷል። አዲሱ ሕንፃ በአንድ ትልቅ ጎዳና መሃል ላይ ይገኛል፣ በዙሪያውም መኪናዎችና ሰዎች እየተንቀሳቀሱ ነው። የከተማው አካባቢ ከፍተኛ የትራፊክ ፍሰት አሳይቷል።

የዩኒቨርሲቲው አርማ ቁልፍ ቅርጽ ያለው ሲሆን፣ እውቀትና ብርሃንን ያመለክታል። መጽሐፍ፣ የኢትዮጵያ ባንዲራ እና ጥርስ ያለው ጎማ ተደባልቆበታል። እነዚህም የትምህርትን፣ የምርምርንና የሀገርን ሚና ያሳያሉ። ዲቢዩ የሚለው ፊደል የዩኒቨርሲቲውን ስም በአጭሩ ይወክላል።

እጅግ ብዙ ክብ ቅርጽ ያላቸው ኮረብታዎች በሰፊ አረንጓዴ ደን ውስጥ ተዘርግተዋል። የኮረብቶቹ ጫፎች የደረቁ የሳር ክምችት ስለሆኑ ቡናማ ይመስላሉ። ከኮረብቶቹ በላይ ያለው ሰማይ ሰማያዊና ጥርት ያለ ሲሆን፣ ከሩቅ የሚታየው ብርሃን የፀሐይ መውጣት ምልክት ነው።

አራት የተለያዩ የጨረታ ማስታወቂያዎችን የያዘ ሰፊ ጋዜጣዊ ገጽ በቅርበት ታይቷል። ሁለት በግልጽ አማርኛ የተጻፉ ማስታወቂያዎች በግራ በኩል አሉ። ማስታወቂያዎቹ ከህብረት ባንክ፣ ከአዋሽ ባንክ፣ ከኢትዮጵያ ሰብዓዊ ልማት ፈንድ እና ከኬግና ቤቬሬጅስ ጋር የተያያዙ ጉዳዮችን ያሳያሉ።

ረጅም እና ጥቁር ቡኒ ቀለም ያለው የቤት ዕቃ በሥዕሉ ላይ ጎልቶ ይታያል። ይህ ዕቃ ከላይ እስከ ታች ባለው መስታወት የተዋቀረ ነው፣ በግራና ቀኝ በኩል ክፍት መደርደሪያዎች አሉት። ከታች ደግሞ ዕቃ ማስቀመጫ ሁለት ትናንሽ በሮች አሉ።

በመሬት ላይ የተዘረጋ ጥቁርና ቡናማ ቀለም ያለው የእሳተ ገሞራ ድንጋይ ክምር ይታያል። በትላልቅ ዓለቶች መሃል ወደ ጨለማው ዋሻ የሚወስድ የተፈጥሮ ቅስት በር አለ። ዓለቶቹ በፀሐይ ብርሃን ተሞልተዋል።

ከልጇ ጀርባ ወደ ላይ የሚታየው ፀጉር በካሬዎች ተከፍሎ ተሰርቷል። ዘጠኝ የሚሆኑ ጥልፍልፎች በትከሻ በኩል ወርደው ጫፋቸው ላይ ቡናማ ዶቃዎች ተሰፍረዋል። ሐምራዊና ነጭ ጃኬት ለብሳለች።

ረጅም የተጠማዘዘ ቀንድ ያለው፣ ቡናማ ቀለም ያለው አጋዘን በደረቅ ሜዳ ላይ ቆሟል። በእርጋታ ወደ ካሜራው ይመለከታል፣ በዙሪያው በለመለሙ የደረቁ ሳርዎች ተከብቧል።

ሰፊ ወንዝ የሚያሳይ ተፈጥሮአዊ ገጽታ ነው። ወንዙ በሁለት በኩል በሚገኙ ትላልቅ አረንጓዴ ተራሮች መካከል ይፈስሳል። ውሃው ቡናማና ደለል ያለ ይመስላል። ሰማዩ ሰማያዊና ደመና አልባ ሲሆን አረንጓዴው ተፈጥሮ ውበት ይሰጠዋል።

አንድ ክፍት የኦርጋኒክ ማዳበሪያ ማምረቻ ወይም የችግኝ ቦታ ነው። ቦታው በብረት ምሰሶዎችና በሸራ ተሸፍኗል፤ ከፊት ለፊት ዝቅተኛ የሲሚንቶ ግድግዳ ያለው ሰፊ የማዳበሪያ ክምር አለ። ከኋላ በኩል በተነጠፉ ጋኖች ላይ የተከማቹ ጥቁር አፈር ክምሮች አሉ።

በርካታ አዲስ የሚመስሉ ሰማያዊ አውቶቡሶች በከተማ መንገድ ላይ ተሰልፈው ቆመዋል። አውቶቡሶቹ ጥቁር መስኮት ያላቸው ሲሆን፣ ጎናቸው ላይ “ትራንስፖርት” የሚል የአማርኛ ጽሑፍ በነጭ ቀለም ተጽፏል። ጀርባ ላይ ጥቅጥቅ ያለ አረንጓዴ ዛፎች አሉ።

ባህላዊ ጥልፍ ያለበት ነጭ ልብስና ሱሪ የለበሰ ድምጻዊ ይሁኔ በላይ በቀጥታ ይመለከታል። እጆቹን በኪሱ ውስጥ አድርጎ በዘና ያለ አቋም ቆሟል። የአንገቱና የእጅጌው ክፍል በደማቅ አረንጓዴ፣ ቢጫና ቀይ ክሮች ተሸምኗል፣ ዳራው ደግሞ ግራጫ ነው።

ረጅም፣ ነጭ ግንድ እና ጥቁር አረንጓዴ ቅጠል ያላቸው ስፕሪንግ ኦኒየን ዘለላዎች በጠጠር ላይ ተደርድረው ይታያሉ። ነጭ ሥሮቻቸው ከሥር ይገኛሉ፤ ደማቅ ፀሐይ ያበራል። እነዚህ የ ሽንኩርት አይነቶች አብዛኛውን ጊዜ የሚገኙት በገበያ ቦታ ነው።

ብዙ ቁጥር ያላቸው የእንጨት ጠረጴዛዎችና ወንበሮች በተደራጀ መልኩ የተደረደሩበት ባዶ የትምህርት ክፍል ነው። በፊተኛው ግድግዳ ላይ ሁለት ትልልቅ አረንጓዴ ጥቁር ሰሌዳዎች ተሰቅለዋል። ክፍሉ በጣሪያው ላይ ባሉ ረጅም የፍሎረሰንት መብራቶች ደምቋል። በግራ በኩል መጋረጃዎች መስኮቶችን ይሸፍናሉ።

ሰፋ ባለና ብርሃን በበዛበት ዘመናዊ ሕንፃ ውስጥ ሦስት ረዣዥም የብረት ደረጃዎች ጎን ለጎን ወደ ላይ ተዘርግተዋል። የደረጃዎቹ እጀታዎች ጥቁር ሲሆኑ ወለሉ ላይ ሰማያዊ ነጠብጣቦች ያሉት ምንጣፍ አለ።

የቆዳው ቀለም ጠቆር ያለ ራሰ በራ ሰው ግራጫ ሱፍ፣ ሰማያዊ ሸሚዝና በጥቁርና ነጭ ያጌጠ ክራባት አድርጓል። መነጽር አጥልቆ በስተቀኝ አቅጣጫ እየተመለከተ ነው። ከበስተጀርባው ቢጫ ግድግዳና ጥቁር ክፈፍ ያለው ነገር፣ እንዲሁም አረንጓዴ የቤት ውስጥ ተክል ይገኛሉ።

ለምለም የሆኑ ጥቁር አረንጓዴ ቅጠሎችና የእንስሳት መኖነት የሚያገለግሉ የእንሰት (ኮሎካሲያ) ቅጠሎች በሰፊው የኮረብታውን ተዳፋት በሞላ መልኩ ሸፍነዋል። በግራ በኩል ጥቁር ድንጋያማ ገደል እንደ ዳራ ሆኖ የሚታይ ሲሆን፣ የሙዝ እና የሌሎች እፅዋት ቅጠሎችም በዙሪያው ይገኛሉ።

መንገድ ዳር የቆመ ነጭ ባለ አራት በር የጭነት መኪና (ፒክአፕ) አለ። የጭነት ሳጥኑ በጣሪያ ተሸፍኗል። ከመኪናው የጎን ክፍል ላይ ቀይ እና ቡኒ ቀለም ያላቸው የመስመር ጌጦች ተደርገዋል። መኪናው የቆመው በኮንክሪት ላይ ሲሆን፣ ከበስተጀርባ ሌሎች መኪኖችና ሕንፃዎች ይታያሉ።

ይህ ምስል አንድ የከተማ መንገድ ዳርን ያሳያል። ሰዎች በህንፃው ጥላ ስር በባህላዊ ነጭ ልብስ ተቀምጠዋል ወይም ቆመዋል። በመንገድ ላይ አንድ ትንሽ አውቶብስ እና ሌሎች መኪኖች ይስተዋላሉ። በዚህ አይነት የሕዝብ መሰብሰቢያ ቦታ ላይ ምን ዓይነት ማኅበራዊ ግንኙነቶች ይፈጠራሉ?

በነጭ ጀርባ ላይ የሚታየው ይህ መኪና፣ ባለ አራት በር የብር ቀለም ያለው ቶዮታ ነው። መኪናው የፊት መብራቶች፣ መከላከያ ግሪል እና የጎን መስኮቶች ያሉት ሲሆን የቶዮታ አርማ በግሪሉ መሃል ላይ ቀርቧል።

ጥቅጥቅ ባለ ቁጥቋጦ መካከል የተደበቀ "እንግዳ" (ዥንጉርጉር) ወይም ጅብ ነው። እንስሳው ቀጥ ብሎ ወደ ፊት እየተመለከተ ሲሆን ሹል ጆሮዎች እና ጠንካራ አካል አለው። እንስሳው ከቁጥቋጦው መካከል ወጥቶ የሚመለከተው ለምንድን ነው?

በቁጥቋጦ ውስጥ ነጭ እና አንድ ወይንጠጅ ቀለም ያላቸው አበቦች በትላልቅ አረንጓዴ ቅጠሎች መካከል ተንጠልጥለዋል። በርካታ የአበቦች ዘር ፍሬዎች በቅርንጫፎቹ ላይ ተጣብቀዋል። የአበቦቹ ጥቁር ማዕከሎች በግልጽ ተቀምጠዋል፤ የቅጠሎቹ ጥቁር አረንጓዴ ቀለም በሰማዩ ብርሃን ጎልቶ ይወጣል።

አንድ የእንጨት ማንኪያ ከብርጭቆ ጎድጓዳ ሳህን ውስጥ ባለው ወርቃማ ማር አለ። ከሳህኑ አጠገብ ደግሞ ሁለት አረንጓዴ የሎሚ ፍሬዎች በአራት ማዕዘን የእንጨት ሳህን ላይ ተቀምጠዋል። ማሩና ሎሚው በጋራ ለመድኃኒትነት የሚውሉት በምን መልኩ ነው?

ትራይደንት የሚባል ማስቲካ ብርቱካናማ ቀለም ያላቸው ጥቅሎች በተደራረበ ሁኔታ ያሳያል። ትልቁ የውጭ ጥቅል አስራ አምስት (15) ቁርጥራጮች መያዙን ያሳውቃል። እያንዳንዱ የውስጥ ጥቅል በስኳር ምትክ ኤሪትሪቶል የተጨመረበት አስራ አራት (14) ዱላዎችን ይዟል።

በማዕከላዊ ካሬ ሼፕ ውስጥ፣ ቀይ፣ አረንጓዴ፣ ቢጫና ጥቁር ከለር ያለው የቴምብሪንግ ዲዛይን ይታያል። ዲዛይኑ በ ግሪድ ላይ የተሰራ ሲሆን፣ በመሃል ዳይመንድ ቅርጽ አለው። ይህ የቴምብሪንግ ፓተርን በኢትዮጵያ ውስጥ ባሉ የደቡብ ክልሎች ባህላዊ ልብሶች ላይ በብዛት ጥቅም ላይ ይውላል?

በጨለማ የለበሰ፣ አረንጓዴ የራስ መጎናጸፊያ የጠመጠመ ሰው በመሃል ቆሟል። ሰውዬው ነጭ የአገር ልብስ (ጋቢ) ለብሶ ሲዘፍንና ከበሮ ሲመታ ይታያል፤ ፊቱም ፈገግታ አለበት። ጀርባው ላይ ሌሎች በርካታ ሰዎች በአገርኛ ልብስና በተለያዩ የቀለም የራስ መሸፈኛዎች ዙሪያውን አሉ።

ይህ ምስል ከላይ "ገዳይ ፍቅር!" የሚል የአማርኛ ርዕስ የያዘ መጽሐፍ ያሳያል። የሽፋኑ የፊት ገጽ ላይ አንድ የሚያምር ልብስ የለበሰች ሴትና ቱክሲዶ የለበሰ ወንድ እቅፍ አድርገው በጨለማ ዳራ ላይ አሉ።

አንድ ሽማግሌ እና አንዲት ሴት የኢትዮጵያን ባህላዊ ልብሶች ለብሰው፣ በገደል ውስጥ ተቀምጠዋል። ሽማግሌው በብረት መስቀል ሲታዩ፣ ከበስተጀርባ ትላልቅ ቡናማ ተራሮች አሉ።

በደንብ በተጠረበ ድንጋይ የተገነባ የቤተ ክርስቲያን ህንፃ ይታያል። ህንጻው ሁለት ካሬ ቅርጽ ያላቸው ማማዎች ያሉት ሲሆን፣ በማማዎቹ መካከል የዶም ጣሪያ አለ። በዋናው ግድግዳ ላይ ትልልቅ ምስሎች ተስለው ይታያሉ። ከፊት በኩል አጥርና ትንንሽ ዛፎች አሉ።

የተለያዩ ፍራፍሬዎች በገበያ ላይ በሚያምር ሁኔታ ተደርድረው አሉ። ሙዝ፣ ፓፓያ፣ ካንታሎፕ፣ የወይን ፍሬ እና አናናስ በደረጃ ተቀምጠዋል። ከታች እንጆሪ፣ ጥቁር እንጆሪ፣ ራምቡታን እና የሎሚ ፍራፍሬዎች በብዙ ቀለምና ዓይነት ይገኛሉ።

ይህ ግራፊክ ዲዛይን "ክላሲክ ስዕል" በሚለው ጽሑፍ ስር ብስክሌት ያሳያል። የብስክሌቱ መንኮራኩሮች በትልልቅ የብር ቀለም ባላቸው የሳንቲም ምስሎች ተተክተዋል። በስተቀኝ የኢትዮጵያ ሰንደቅ ዓላማ በትንሹ ሲታይ፣ ዳራው የቆየ መልክ አለው።

ይህ ጥቁርና ነጭ ሥዕል የሴት ፊት የጎን እይታን ያሳያል። ጸጉሯ በጠባብ ረድፎች ተጎንጉኖ ወደ ኋላ ታስሯል፤ በጆሮዋ ላይ ክብ የጆሮ ጌጥ አላት። ከሥዕሉ በላይ "ሽሩባ" የሚል ጽሑፍ አለ።

ጥንታዊ እና የተጎዳ ግንብ (ካስል) በደረቅ መሬት ላይ ይታያል። ከጨለማ ድንጋዮች የተገነባው ይህ ግንብ የተሰባበሩና የቆሙ ክፍሎች አሉት። የግንቡ ክፍት መስኮቶችና በሮች የቆየ ታሪክን ያሳያሉ። በግንቡ ጎን ላይ አንድ የደረቀ ዛፍ ቆሟል።

የኢትዮጵያ ወታደራዊ ዩኒፎርም የለበሰ፣ መኮንል የሚመስል ሰው እጆቹን ዘርግቶ ንግግር ያደርጋል። በዩኒፎርሙ ላይ "አበባው ታደሰ" የሚል ስም ተጽፏል። ከበስተጀርባ የኢትዮጵያ ሰንደቅ ዓላማ እና ሌሎች ባንዲራዎች አሉ።

የዜና ድረ-ገጽ መነሻ ገጽ ነው። ዋናው ርዕስ ጃንዋሪ 26, 2025 የተጻፈ ሲሆን፣ የአንድ ሰው ፎቶግራፍ ከጽሑፉ ጋር ቀርቧል። ከስር ሌሎች አጫጭር ዜናዎችና የማስታወቂያ ባነሮች ተደርድረዋል።

በመድረክ ላይ አንድ ዘፋኝ ጥቁር ልብስ ለብሶ፤ ወርቃማ ሰንሰለት እና የአንገት ሐብል አድርጎ፣ በማይክሮፎን እየዘፈነ ይታያል። ከበስተጀርባው ሌላ ሰው ካሞፍላጅ ሸሚዝ ለብሶ ጊታር እየተጫወተ ይገኛል፤ በመድረኩ ላይ የቀይ መብራት ውጤት አለ።

ባለ ብረት ስቲል የተሰራ የኢንዱስትሪ ማሽን ወለል ላይ ቆሟል። በማሽኑ ፊት ለፊት በሰማያዊ ፊደላት “የቡና መፍጫ” የሚል የአማርኛ ጽሑፍ ያለበት ነጭ ወረቀት አለ። የወረቀቱ ከፊል ክፍል በማሽኑ ጀርባ ያለውን የኤሌክትሪክ ገመድ ይሸፍናል።

ሶስት ቢጫና አረንጓዴ ቀለም የተቀቡ ታክሲዎች በመንገድ ዳር ተሰልፈው ቆመዋል። ታክሲዎቹ ወደ ቀኝ እየተመለከቱ ይገኛሉ፤ ከበስተጀርባ በህንጻዎች ፊት ለፊት ሰዎች እና ነጭ የጭነት መኪና ይታያሉ።

ሁለት ጥቁር ከፍ ያሉ ስኒከር ጫማዎች በካርቶን ሳጥን ላይ ተቀምጠው አሉ። ጫማዎቹ የኢትዮጵያን ባንዲራ ቀለም እና መሃል ላይ ያለውን ኮከብ ይገልጻሉ። በሁለቱም ጫማዎች ላይ ነጭ እና ክብ ቅርጽ ያለው ሶል ተደርጓል።

የክፍል ውስጥ ገጽታ ያሳያል። ግድግዳዎቹ ቀለል ያለ ቢጫ ሲሆኑ ወለሉ ደግሞ ኮንክሪት ነው። በመሃል ላይ የመመገቢያ ጠረጴዛና ወንበሮች ይታያሉ። በጎን በኩል ጥቁር ሶፋዎችና ሌላ መቀመጫ አለ። ክፍሉ ባዶነት ይሰማዋል።

ብዙ ባለ ቀለም የፕላስቲክ ወንበሮች በግርግዳና በጥቁር ኮብልስቶን በተነጠፈ መንገድ ዳር ተደርድረዋል። ጥቂት ሰዎች ተቀምጠው አሉ። ከጎን የፍራፍሬና የቁርስ መሸጫ ጊዜያዊ ሱቆች እንዲሁም ሩቅ ላይ መኪናዎች አሉ።

አንድ እጅ በተከታታይ የተደረደሩ ደማቅ አረንጓዴ የአተር ፍሬዎችን ይዟል። እጁ ከታች በኩል ሲታይ፣ ፍሬዎቹ ከፊት ይጎላሉ። ከበስተጀርባ ብዙ የአተር ተክል ያለበት ሰፊና አረንጓዴ የእርሻ ቦታ ይታያል።

አራት ባለቀለም እና እንቁላል ቅርጽ ያላቸው የማጣበቂያ መሣሪያዎች ጠረጴዛ ላይ ተቀምጠዋል። መሣሪያዎቹ ግልጽ በሆኑ ሰማያዊ፣ ቀይ፣ ሐምራዊ እና ቡናማ ፕላስቲኮች የተሠሩ ናቸው። አንደኛው ቡናማ መሣሪያ ወደ ጎን ዘንበል ብሎ፣ ግልጽ የሆነ መክደኛ ከፊት ለፊቱ ወድቋል።

ዘመናዊ የልብስ ማስቀመጫ በነጭ እና ወርቃማ ቅርፆች ተሰርቷል። ከስድስት እስከ ስምንት የሚደርሱ መሳቢያዎች እና የበር መያዣዎች ወርቃማ ቀለም አላቸው። መሃሉ ላይ የመስታዎት በር ያለው ክፍል አለ። በግራ በኩል መደርደሪያዎችና መሳቢያዎች ያሉት ክፍት መጋዘን አሉ።

ምስሉ ሶስት የተለያዩ ክፍሎች ያሉት ሲሆን የፊት ቆዳን መርምሮ ሕክምና የማድረግ ሂደት ያሳያል። መጀመሪያ ላይ የሰውዬው ፊት በዲጂታል ስክሪን ላይ ይተነተናል። በመሃል ደግሞ የቆዳው ሁኔታ በሙቀት ካርታ መልክ በቀይ፣ ቢጫ እና አረንጓዴ ቀለማት ይገለጻል።

ሁለት ትላልቅ ብርቱካናማ ቁፋሮ ማሽኖች የቆሻሻ ክምር በማንሳት ላይ ናቸው። ይህ በከተማ መካከል የሚገኝ የፍርስራሽ ሥራ ሲሆን፣ ቁፋሮዎቹ አቧራ ሲያነሱ ይታያል። ከጎን ባለው መንገድ ላይ የጭነት መኪኖች፣ አውቶቡሶች እንዲሁም አንዳንድ ተሽከርካሪዎች እና እግረኞች ይንቀሳቀሳሉ።

ይህ ማስታወቂያ ሰማያዊ ዳራ ያለው ሲሆን፣ "ባቢ የጥርስ ህክምና ክሊኒክ" የሚል ጽሑፍ በላዩ ላይ ይገኛል። ሶስት ክብ ምስሎች ይታያሉ፤ የጥርስ ህክምና ክፍል መሳሪያዎች፣ የጥርስ ህክምና ክሊኒክ የፊት ገጽታ እንዲሁም ፈገግ የምትል ታካሚ በዶክተር እየተመረመረች።

ለሠርግ የተዘጋጀ ቦታ በክሬም መጋረጃዎች እና በሐመር ሮዝ አበባዎች ተሽቆጥቁጧል። በስተጀርባ ያሉት ክሪስታል መቅረዞች ለስላሳ ብርሃን ይሰጣሉ። በቅጠሎች እና በአበባዎች የተከበበ ነጭ ረጅም ወንበር (ሶፋ) እና ወርቃማ ትራስ ከፊት ለፊት ተቀምጧል።

ሁለት ነጭ የቡና ሲኒዎች፣ በደማቅ በቀይ፣ ቢጫ እና ጥቁር ካሬዎች በተሰሩ ሶሰሮች ላይ፣ በጠመጠመ ገለባ ምንጣፍ ላይ ተቀምጠዋል። በሁለቱ ሲኒዎች መካከል ደግሞ በተመሳሳይ ገለባ በተሰራ ትንሽ ቅርጫት ውስጥ የፈነዳ በቆሎ (ፖፖኮርን) አለ።

ሰፊ ነጭ ቪላ ቤት በደማቅ ሰማይ ስር ይቆማል። ጥቁር ብረት በር የግል ንብረትን እና የመኖሪያን ነፃነት አለው። ግቢውን ከውጪው ዓለም የሚለየው ግራጫ አጥር የግል ሕይወትን ሉዓላዊነትና የዕረፍት ጊዜ ነፃነትን ያረጋግጣል።

አንድ ልጅ በእጁ የጥጥ ፈትል ለመልፋት የሚያገለግል እንዝርት የመሰለ መሳሪያ ይዟል። ከበስተጀርባ በሳር የተሰራ ጣሪያ ካለው ጎጆ አጠገብ ሌላ ሰው መሬት ላይ ተቀምጦ ጥጥ ሲፈትል ይታያል።

ባለስልጣናት በፓናል ፊት ሆነው ምሳሌ በመፈጸም ሲምሉ ያሳያል። ወንዶችና ሴቶች እጃቸውን ወደላይ አውጥተው ሲቆሙ፣ አንድ ሰው ከመድረክ ላይ እየተናገረ ይገኛል። ከበስተጀርባ የተለያዩ የአፍሪካ አገራት ሰንደቅ ዓላማዎች ተሰቅለዋል። የአፍሪካ አገራት ሰንደቅ ዓላማዎች የጋራ ጥቅምን ለማስጠበቅ ምን ሚና ይኖራቸዋል?

የአንበሳ ዝንጀሮ (ገላዳ) ዝርዝር የቅርብ ፎቶ ይታያል። ዝንጀሮው ረጅም ቡናማ ጸጉርና ጥቁር ፊት አለው። አፉን ከፍቶ ትላልቅ ጥርሶቹን ያሳያል፤ ቀይ ደረቱ በግልጽ ይታያል። የጀርባው ዳራ ደብዛዛና አረንጓዴ ነው።

ቀይ ጃኬት የለበሰች እና ፈገግታ ያላት ሴት የኢትዮጵያን ቢዝነስ ሪቪው መጽሄት የሽፋን ገፅን ተቆጣጥራለች። የሴትየዋ ጆሮዎች በቀይ ጉትቻዎች ያጌጡ ናቸው። በላይ በኩል ስለ ጠቅላይ ሚኒስትሩ እና ስለ ኢትዮጵያ ንግድ ሌሎች ርዕሶች ተጠቅሰዋል።

የተሰበሰበውን እህል (ስንዴ) ሁለት ወጣቶች እያሰሩ ነው። በአዝመራው ሜዳ ላይ ሆነው በገጠሩ አካባቢ አየሩ ግልፅ ነው። ከበስተጀርባ ኮረብታዎችና የመንደር ቤቶች ይታያሉ። ሥራው የገጠርን ሕይወትና የግብርና አስፈላጊነት ያሳያል።

አንዲት ሴት ግልጽ በሆኑ የድምጽ መስጫ ሣጥኖች አጠገብ ቆማለች። ሴትየዋ ግራጫ ኮፍያና ባለብዙ ቀለም ሱሪ ለብሳ ሳጥኖቹን በገመድ ታሽጋለች። ሣጥኖቹ ታሽገው የተቀመጡ ሲሆን፣ በስተጀርባ ዛፎችና ትንሽ ሕንፃ ይታያል።

በባህላዊ የብረት ወንበሮች በተከበበ አረንጓዴ ምንጣፍ ላይ፣ በሽቦ የተሰራ የመሰንቆ ቅርጽ ያለው መድረክ አለ። መድረኩ በአበቦች እና በበርካታ የዘንባባ ቅጠል ጥብቅ ቅርጫቶች ያጌጠ ነው።

ጥቁር መሠረትና መያዣ ያለው ከብረት የተሰራ የውሃ ማፍያ በነጭ ዳራ ላይ ቀርቧል። የውሃው መጠን መለኪያ በግልጽ ሲታይ፣ ስሙ "ሃሚልተን_ቢች" ተብሎ ታችኛው ክፍል ላይ በእንግሊዝኛ ተጽፏል። ከታች ደግሞ ሰማያዊ መብራት በርቷል።

"ሐረር ቢራ" የሚል ስያሜ ያለው ጠርሙስ እና በመስታወት የተሞላ ቢራ በውኃ ነጠብጣቦች በተሸፈነ የመስታወት ጠረጴዛ ላይ ቀርቧል። ከበስተጀርባ በግራ በኩል አንድ ኬክ እና ሌላ የቢራ ጠርሙስ ይታያሉ፤ የቦታው ጣሪያም ክፍት ነው።

አንድ ነጭ የውሃ ማጓጓዣ መኪና በደረቅ አፈር ላይ ቆሟል። ከላይ ያለው ነጭ የውሃ ማጠራቀሚያ ሰማያዊ እና አረንጓዴ መስመሮች አሉት። ከበስተጀርባው ደግሞ ቀይ የጭነት መያዣ እና ሰማያዊ የብረት መዋቅር ይታያሉ።

የሰውነት ማጎልበቻ (ጂም) ማዕከል ውስጥ ያለውን ዕይታ ያሳያል። የተለያዩ የአካል ብቃት እንቅስቃሴ ማሽኖች፣ ክብደቶች፣ እና ባለቀለም ምንጣፎች ወለሉ ላይ ተዘርግተዋል። ግድግዳዎቹ ላይም የጡንቻ ባለቤቶች ምስሎች ተለጥፈዋል።

አንድ ያረጀ፣ ጥቁር ሰማያዊ ቀለም ያለው ባለ ቁልፎች ሞባይል ስልክ በእንጨት በሚመስል ግራጫና ቡኒ ዳራ ላይ ተቀምጧል። ስልኩ ከግራጫ ቁጥጥር ቁልፎች ጋር ክብ ቅርጽ ያላቸው ነጭ የቁጥር ቁልፎች አሉት።

ግድግዳ ላይ ብዙ በእጅ የተሰሩ የኢትዮጵያ ባህላዊ ቅርጫቶችና ማስጌጫዎች ተሰቅለዋል። በቅርጫቶቹ ላይ ደማቅ ቢጫ፣ ቀይ፣ አረንጓዴ እና ሰማያዊ ቀለሞች በጂኦሜትሪክ ቅጦች ተቀርጸዋል።

ፓስታ፣ ቀይ ቲማቲም መረቅ እና የፓርሜሳን አይብ የያዘ የተዘጋጀ ምግብ ቀርቧል። ትኩስ ሰላጣ ከጎኑ በአረንጓዴ ቅጠላቅጠል በነፃነት ቀርቧል። ልዩ ልዩ ጣዕሞች በጌጣጌጥ ሳህን ላይ ተሰባስበው የመመገብ ምርጫን ነፃነት አሉ።

ሴትዮዋ ባህላዊ የሐበሻ ልብስ ለብሳ፣ የቡና ሥነ ሥርዓት ታከናውናለች። ከፊት ለፊቷ የተቀመጡት ሲኒዎችና የቡና ማቅረቢያ ጠረጴዛ አለ። በጎን የደረቀ ዳቦ ወይም ቁርስ በቆንጆ መሶብ ተቀምጦ፣ ቡናውም በተለምዷዊ ጀበና እየተቀዳ ነው።

ሰማያዊ ሰማይ በነጭ ደመናዎች ያረፈበት፣ ለምለም አረንጓዴ ተራራ ከበስተጀርባው አለ። ከፊት ለፊት ቡናማ የታረሰ መሬት ሲኖር፣ ከግንዱ ሥር ደግሞ አንድ ትንሽ የእንጨት ጎጆ አለ።

ሁለት ጥቁር የቆዳ ሳንዳሎች ይታያሉ። ሳንዳሎቹ በሸረሪት ድር መልክ የተጠላለፉ የቆዳ ቁርጥራጮች ያሉት ሲሆን፤ በቁርጭምጭሚት ላይ ደግሞ የወርቅ ቀለም ያለው መቆለፊያ አላቸው። ነጭ ጀርባ ላይ ጎልተው ይታያሉ።

ሁለት ሴቶች ውብ በሆነ አረንጓዴ የሳር ሜዳ ላይ በአንድ ላይ ሆነው፣ ትልቋ ሴት በሰማያዊ ልብስና በትላልቅ ጌጦች ያጌጠች ስትሆን፣ በትኩረት ሆና ትንሿን ልጅ ፀጉር ታበጥራለች። ሁለቱም ባህላዊ ጥለት ያለው ሹሩባና ብዙ ጌጣጌጦች አሏቸው።

ክብ እና አንጸባራቂ ቡናማ ቀለም ያለው የእንጨት የመመገቢያ ጠረጴዛ በአራት ጠመዝማዛ እግሮች ላይ ቆሟል። ጠረጴዛው በአካባቢው በሙሉ ክብ ቅርጽ ያላቸው ወንበሮች የተከበበ ሲሆን፣ በላይኛው መካከለኛ ክፍል ላይ የአበባ ማስቀመጫ እና ሌሎች ዕቃዎች ተቀምጠዋል።

እሾሃማ ቅርንጫፎች ያሉት አንድ ትንሽ ዛፍ መሬት ላይ ቆሞ ያሳያል። ዛፉ አረንጓዴ ቅጠሎች ያሉት ሲሆን ግንድና ቅርንጫፎቹ እሾሃማ ናቸው። ዛፉ የቆመበት መሬት ደረቅና ቡናማ ሳር የተሸፈነ ነው። ከበስተጀርባ የኤሌክትሪክ መስመር ምሰሶዎች ይታያሉ።

በርካታ ፍራሾች ተቆልለው ይታያሉ። ፍራሾቹ በፕላስቲክ ተጠቅልለው ቢጫ፣ አረንጓዴና ቀይ የሆኑ የአበባ ዲዛይኖች አሏቸው። በአንድ በኩል ፍራሾቹ አንግል ይዘው ተደራርበው ቆመዋል፤ ከላይ ደግሞ ሰማያዊው ሰማይ በትንሹ ይታያል።

በርካታ ባለሥልጣናት በጠራራ ፀሐይ የመሠረት ድንጋይ የማስቀመጥ ሥነ-ስርዓት ላይ ናቸው። ሁሉም የፊት ጭንብል አድርገዋል። በስተግራ ያለው ሰው ሰማያዊ ልብስ የለበሰ ሲሆን፣ አንዱ ሰው የመታሰቢያውን ጽላት እየገለጠ ይታያል።

ብዙ ሰዎች በአንድ ስታዲየም ሜዳ ላይ ተቀምጠው ያሳያል። ወንዶችና ህፃናት በብዛት ይታያሉ። ሰዎች የሙስሊም ሃይማኖታዊ ልብሶችንና ነጭ ካፖችን ለብሰዋል። ምንጣፎች ላይ ተቀምጠው ሃይማኖታዊ ሥነ ሥርዓት ሲያደርጉ የሚታይ ይመስላል። ከበስተጀርባ ትልቅ የስታዲየም መቆሚያ ይታያል።

ቀይና ነጭ ክብ ቅርጽ ባለው አርማ መሃል፣ ስድስት ዓይነት የተፈጩ ቅመማ ቅመሞች በኮረብታ ተደርድረዋል። በአማርኛ "ማኅደር የምግብ ማቀነባበሪያ" የሚለው ጽሑፍ ከውስጥና "ማህደር ፉድ ፕሮሰሲንግ" ከታች በኩል በክብ ቅርጽ ተጽፏል።

በደማቅ ሰማያዊ ሰማይ ስር፣ የኢትዮጵያ ዲያስፖራ ኤጀንሲ ባንዲራ በፖል ላይ ተሰቅሎ ይታያል። ባንዲራው ነጭ ሲሆን፣ መሃሉ ላይ ሰማያዊና ቢጫ ሦስት ማዕዘኖች ያሉት ቅርጽ አለው። ከሥዕሉ በታች የአማርኛና የእንግሊዝኛ ጽሑፍ አለ።

ከኋላ በኩል የተነሳው ፎቶግራፍ አንዲት ረዥም፣ ቀጥ ያለ እና ጥቁር ፀጉር ያላት ልጅ ያሳያል። ባለብዙ ቀለም ገመዶች ያለበት ልብስ ለብሳለች። የበስተጀርባው የቤት ውስጥ አካባቢ የእንግዳ መቀበያ ክፍል ሶፋ እና ደረጃዎችን ያካተተ ነው።

ስድስት ወንዶችን በሜዳ ላይ ያሳያል። ሁሉም ወንዶች ባህላዊ ነጭ ልብስ ለብሰዋል እንዲሁም በእጃቸው ጅራፍ ይዘዋል። በምስሉ ላይ ሁለቱ ወንዶች የሚጋጠሙ ሲሆን የተቀሩት ደግሞ ይከታተላሉ። ትዕይንቱ በደረቅ ሳር በተሸፈነ መሬት ላይ ከዛፎች ፊት ለፊት የሚካሄድ ነው

ጥቁር ሌዘር የተሰሩ የስፖርት ጫማዎች በነጭ ጠረጴዛ ላይ ተቀምጠዋል። ጫማው በኋለኛው ክፍል ላይ ቡናማ ሌዘር ያለው ሲሆን፣ ጥቁር ማሰሪያዎች አሉት። የታችኛው ነጭ ሶል ውፍረት ያለው ሲሆን፣ ከበስተጀርባው ደግሞ አዲስነታቸውን የሚያሳይ የተቀመጠ ሌላ ነጭ ጫማ አለ።

በዚህ ታሪካዊ ፎቶግራፍ ላይ ሁለት ሰዎች የቆሙበት የውኃ መቅጃ ቦታ ይታያል። ግድግዳው ላይ ከጣሪያው በታች ረድፍ የሸክላ ማድጋዎች የተደረደሩ ሲሆን፤ ከፊሎቹ ደግሞ መሬት ላይ ተገልብጠው ይገኛሉ። ሁለቱ ሰዎች አንደኛው በጨለማ ልብስ ሌላኛው ደግሞ በነጭ ጨርቅ ተጠቅልሎ እዚያው ቆመዋል።

መነጽር ያደረገ፣ ጥቁር ሰማያዊ ልብስ እና ቀይ ክራባት የለበሰ ሰው በይፋ መድረክ ላይ ንግግር ሲያደርግ ይታያል። ሰውዬው ከጥቁር መግለጫ መቆሚያ ጀርባ ቆሟል። ከበስተጀርባ አረንጓዴ የተፈጥሮ ድንጋይ የሚመስል ግድግዳ አለ።

ሶስት ዘመናዊ የሙቀት መያዣ (ሆትፖት) ማብሰያዎች በተለያየ መጠን ተደርድረዋል። ማብሰያዎቹ ሰማያዊ ግራጫ እና ክሬም ቀለም የተቀላቀለባቸው ሲሆን፣ መያዣዎቻቸው እና ክዳን መያዣዎቻቸው የወርቅ ቀለም አላቸው። ከእንጨት በተሰራ ግድግዳ ፊት ለፊት በጠረጴዛ ላይ ተቀምጠዋል።

ከትላልቅ አጥር እንጨቶች የተሰራ አጥር በግምባር ቀደምት ይገኛል። ከአጥሩ ጀርባ አዲስ የተሰራ ትልቅ የጭቃ ቤት ይቆማል። ቤቱ በወፍራም የጭቃ ግድግዳ የተገነባ ሲሆን በጎኑ ላይ ተክል ተንጠልጥሏል።

መነፅር ያደረገ፣ ሐምራዊ ሸሚዝ እና ቀይ ቬስት የለበሰ ሰው ማይክሮፎን ይዞ መግለጫ ሲሰጥ ይታያል። ሰውየው ከእንጨት በተሠራ መድረክ ጀርባ ቆሟል። ከበስተጀርባ ሰማያዊ እና ቢጫ ቀለም ያላቸው በሮች ያሉት ሕንፃዎች አሉ።

አንድ ሰው ሰማያዊ ሸሚዝ እና ቡናማ ሱሪ ለብሶ ወንበር ላይ ተቀምጧል። እያዜመ ያለውን ክራር ወይም መሰንቆ በጥንቃቄ በእጆቹ ይዟል። ከበስተጀርባ በብርሃን የተሞላ መብራት እና ሁለት ያጌጡ ስዕሎች ግድግዳ ላይ ተሰቅለዋል።

በግንባታ የሚያገለግሉ ሶስት ምስማሮችን ሚስማሮቹ ብረታማና የሚያብረቀርቁ ናቸው። ረጅምና ስለታማ ጫፍ ያላቸው ሲሆን ከላይ ደግሞ ክብ ቅርጽ ያለው ራስ አላቸው። ምስማሮቹ ነጭ ዳራ ላይ ተቀምጠው ይታያሉ። ለማሰር የሚያገለግሉ ቀላል መሳሪያዎች ናቸው።

መነፅር ያደረገ አንድ ወንድ ያሳያል። ሰውየው ቀላል ቡኒ ወይም ቢዥ ጃኬት እና ባለ መስመር ሸሚዝ ለብሷል። አንገቱ ላይ ባለ ቅርጽ ያጌጠ ጥቁር ቡኒ ክራባት አድርጓል። መልክዓቸው የቢሮ ሠራተኛ ወይም ከፍተኛ ባለሥልጣንን ሊያመለክት ይችላል።

አንድ ትልቅ ነጭ የጭነት መያዣ በደረቅ አረንጓዴ ሜዳ ላይ ተቀምጧል። ከበስተጀርባ ረዣዥም የሶላር ፓነሎች ተሰልፈው የንፋስ ኃይል ማመንጫ ተርባይን ከሩቅ ይሽከረከራል። ሰማዩ ደማቅ ሰማያዊ እና ጥርት ያለ ነው።

በትዕይንቱ ማዕከል በጥቅጥቅ ዛፎች የተከበቡ ጥንታዊ ምሽጎች ከከተማው በላይ ጎልተው ወጥተዋል። ከፊት ለፊት ዝቅተኛ ከፍታ ያላቸው ሕንፃዎች እና ጥቅጥቅ ያሉ የመኖሪያ አካባቢዎች ሲታዩ፣ በመሃል ላይ አንድ ትልቅ ሰፊ መንገድ እና ዘመናዊ ነጭ ሕንፃ አለ።

በርካታ ትላልቅ፣ ጥቁር አረንጓዴ ቅጠሎች ያሉት የቋሚ ተክል የቅርብ ቀረጻ ነው። የቅጠሎቹ ገጽታዎች ትንሽ አንጸባራቂ ሲሆኑ፣ በእርጥበት ጠብታዎችም ያጌጡ ናቸው፤ ከበስተጀርባው የደበዘዙ እፅዋት ይገኙበታል።

ቀይ ባርኔጣ የደረገ ሰው በጠጠር መንገድ ላይ ወደ ላይ ሲሄድ ይታያል። ጀርባው ላይ ትልቅ ነጭ ከረጢት ተሸክሟል፤ በእጁ ደግሞ ቢጫ ጀሪካን ይዟል። ግድግዳ እና በድንጋይ የተከመረ የደልዳላ ቦታ አለ።

ውስጡ ክፍት የሆነ የሆቴል የመመገቢያ አዳራሽ በጠረጴዛዎች እና በጥቁርና ወርቃማ ወንበሮች ተሞልቷል። ጠረጴዛዎቹ በሰማያዊ እና ሮዝ ቀለም ባላቸው ልብሶች ተሸፍነዋል። ግድግዳው የእጽዋትና የእንስሳት ምስሎችን በሚያሳይ ስዕል ያጌጠና፣ ጣሪያው ላይ ደግሞ የብረት መብራቶች ተሰቅለዋል።

ቢጫ ክብ መለያ መሃል ላይ ሰማያዊ ዳራ አለው:: የተከፈተ መጽሐፍ፣ ማይክሮስኮፕ፣ ኮምፒውተርና ችቦ ከመንኮራኩርና ከእህል ጋር ተቀምጠዋል:: በቢጫው ድንበር ላይ "ወሎ ዩኒቨርሲቲ" የሚለው ቃል በአማርኛና በእንግሊዝኛ ተጽፏል::

ባህላዊ ቢጫ ኮፍያ የደፋና ባለ ባለቀለም ሰንጠረዥ የለበሰ አንድ ወጣት ምርጫ ጣቢያ ላይ ድምፅ እየሰጠ ነው። ወጣቱ ሰማያዊ ሸሚዝ እና ጥቁር ሱሪ ለብሶ፣ የድምፅ መስጫ ወረቀት አረንጓዴ ክዳን ባለው የፕላስቲክ ሳጥን ውስጥ ይጨምራል።

ቆንጆ ወጣት ሴት ያሳያል። የፊት ፀጉሯን በጥንቃቄ ሰርታ፤ ከኋላ የተንዠረገገ ፀጉር አላት። በብዙ ቀለም የተጌጠ ቀሚስ ለብሳለች፤ ቀይ፣ ጥቁርና አረንጓዴ ቀለሞች በብዛት ይታያሉ። በወርቅ የአንገት ጌጥና በክብ የጆሮ ጌጥ አጊጣለች፤ ከትከሻዋ ላይ ነጭ ሻርፕ ደርባለች።

ሁለት ወንዶች በመድረክ ላይ ቆመው በይፋዊ ኮንፈረንስ ላይ ንግግር ያደርጋሉ። ሁለቱም ከፊት ለፊታቸው ማይክሮፎኖች አሉ። ከበስተጀርባ የኢትዮጵያ ሰንደቅ ዓላማና የአዲስ አበባ ከተማ አስተዳደር አርማ አለ። ይህ የንግግር መድረክ በዋናነት ለየትኛው የአስተዳደር ዘርፍ መልዕክት ማስተላለፊያ ነው?

ብዙ ቁጥር ያላቸው ሴቶችና ጥቂት ወንዶች ከድንጋይ በተሠራ ቤተ ክርስቲያን በሚመስል ሕንፃ መግቢያ አካባቢ ተሰብስበዋል። አብዛኞቹ ሴቶች ባህላዊ ነጭ የራስ መጠምጠሚያና ሻሽ ለብሰዋል። ግድግዳዎቹ ቡናማ የድንጋይ ንጣፎች አሏቸው። ብዙ ምዕመናን በአደባባዩ ቆመው በጸጥታ ይጠባበቃሉ።

ብዙ ሰዎች በድንጋይ በተገነቡ እርከኖች በተሞላ ተራራማ ቦታ ላይ ተሰብስበዋል። አንዳንድ ሰዎች በፈረስ ላይ ሆነው ሰንደቅ ዓላማ ይዘዋል። ሰዎች ጥቁርና ቀይ ልብሶችን ለብሰዋል፤ ከታች በኩል ደግሞ ጥቂት ካሜራማኖች ይገኛሉ።

ሰማያዊ ዳራ ያለው የኢትዮ ቴሌኮም ማስታወቂያ የቴሌኮሙኒኬሽን አገልግሎትን ያሳያል። "አዲስ የሕይወት ፍጥነት ምቾት ስልት" የሚል አማርኛ እና የእንግሊዝኛ ጽሑፍ በስዕሉ ላይ አለ። በተጨማሪም "ሆሣዕና" የሚል ስያሜ አለው።

ጥቁር ጠመዝማዛ ፀጉር ያላት ሴት ነጭ ሸሚዝ ለብሳ፣ ቆዳ ባለው ቡናማ ወንበር ላይ ተቀምጣለች። ቀይ ሊፕስቲክና የጆሮ ጌጥ አድርጋ፣ አገጯን በእጅዋ ተደግፋለች። ከፊት ለፊቷ በተለያዩ ቀለማትና የአርማ ምልክቶች የተለጠፉ ማይክሮፎኖች በግልጽ ተደርድረዋል።

ሁለት ሴቶች በሳውና ክፍል ውስጥ ተቀምጠዋል፣ በነጭ ፎጣ ተጠቅልለዋል። ከእንጨት በተሰራው ግድግዳ ላይ በብልጭልጭ ሞዛይክ የተሰራ ሥዕል ይታያል። ሴቶቹ እርስ በእርሳቸው ፈገግታ ያሳያሉ።

አንድ ጥቁር ቆዳ ያለው ሰው በጎን በኩል እየተመለከተ በረዥም የጥቁር ጸጉር አለው። በግምባሩ ላይ ነጭ ማሰሪያ ያለው ሲሆን፣ ቀይ ልብስ ለብሶ በወርቃማ ጥልፍ ያጌጠ ነው። በትከሻው ላይ ነጭ የጥጥ ሻማ ተደራርቧል።

ይህ ትልቅ የእንጨት ልብስ ማስቀመጫ ቁምሳጥን ግድግዳ ላይ ተገጥሟል። ቁምሳጥኑ የቡናማ ቀለም ያለው ሲሆን፣ በርካታ መደርደሪያዎችና መሳቢያዎች አሉት። ከላይ በኩል ብርሃን ሰጪ መብራቶች በቁምሳጥኑ ላይ ያበራሉ።

ሁለት ወንዶች የጠረጴዛ ቴኒስ ሲጫወቱ፣ አንዱ ደግሞ ውጤት ይመዘግባሉ። ሁለት ተጨዋቾች ጠረጴዛው ፊት ለፊት ቆመው ሲገኙ፣ አንድ ሰው ተቀምጦ ይመለከታል። ከበስተጀርባ በሰማያዊ መቀመጫ የተሞላ ስታዲየም እና የውድድሩ ስፖንሰሮች ምልክት አለ።

በቀርከሃ የተሰሩ ሁለት ግዙፍ የአበባ ቅርጽ ያላቸው ሼዶች ከትልቅ ከፍታ ላይ ተተክለዋል። ፀሐይ ከመጥለቋ በፊት በዙሪያቸው ብርሃን ይፈነጥቃል። ከታች በኩል አጥርና የርቀት መመልከቻ መነፅሮች አሉ። ከሩቅ ተራሮችና ጭጋጋማ ከተማ ተዘርግቷል።

ወፍራም አረፋ ያለው ቢጫ ቢራ በብርጭቆ ውስጥ ከ "ሐበሻ ኮልድ ጎልድ" ተብሎ ከተጻፈበት ጥቁር እና ወርቃማ ቆርቆሮ ጋር ጎን ለጎን ተቀምጧል፡፡ ቆርቆሮው በውሃ ጠብታዎች ተሸፍኗል፤ የቢራው መያዣና ቆርቆሮው በቀይ ጀርባ ፊት ለፊት በጠረጴዛ ላይ ናቸው።

አምስት ትናንሽ የአትክልት ቦታ መሣሪያዎች ናቸው። መሣሪያዎቹ ጥቁር የብረት ራሶች እና የእንጨት እጀታዎች አሏቸው። ሦስት ትናንሽ አካፋዎች፣ ሁለት ሰፋፊ አካፋዎች እና አንድ ባለ ሦስት ጥርስ ማረሻ አሉ። የእጅ አካፋዎቹ ለትንሽ አትክልተኛ ተብለው የተነደፉ ናቸው።

ቢጫ ሎደር ትልቅ ጥቁር ጭነት በጥንቃቄ ወደ ነጭ ዳምፕ የጭነት መኪና ሲጭን የሚገርም ነው። የማሽኖቹ ስራ በደማቅ ፀሐይ ብርሃን ሲያምር የመሬት ሥራን ያበርታል።

በሁለት የተነሱት ጥንድ ቆዳማ ጫማዎች ቡናማና ነጭ ቀለማት አላቸው። ጫማዎቹ የቆዳ ማሰሪያና የነጠላ ጫማ ቅርጽ አላቸው። ጫማዎቹ በሰድር በተነጠፈ መሬት ላይ ከላይ ወደ ታች ቀርበዋል።

በአንድ መጠጥ ቤት ውስጥ ብዙ ሰዎች ተቀምጠው አዝናኝ ጊዜ እያሳለፉ ነው። መሃል ላይ ቀይና ነጭ ባለመስመር ሸሚዝ የለበሰ አንድ ሰው ወደ ኋላው ዞሮ እየጨፈረ ነው። የተቀመጡት ሰዎች ሁሉ ወደ ጨፋሪው እየተመለከቱ ይስቃሉ።

በርካታ የሲሚንቶ ከረጢቶች አንድ ላይ ተደራርበው ይታያሉ። ከረጢቶቹ ቀላል ቡናማ ወይም ነጭ ቀለም ያላቸው ሲሆን፤ በአራት ማዕዘን ቅርፅ በጥብቅ ተደርድረው ግድግዳ መሰል መልክ ፈጥረዋል።

ሁለት የጥበቃ ሠራተኞች ከፊት ለፊት ባለው የመግቢያ በር ላይ ቆመዋል። በሩ ላይ "የጤና ሳይንስ ኮሌጅ" የሚል የአማርኛና የእንግሊዝኛ ጽሑፍ ያለው ትልቅ ነጭ ምልክት ይታያል። ምልክቱ በዛፎች ተከቧል፣ በስተቀኝ ደግሞ ግራጫና አረንጓዴ የሆኑ ግድግዳዎች አሉ።

ይህ ግልጽ ያልሆነ ከተማ መሰል ዳራ ያለው ምስል ነው። መሃል ላይ በሰማያዊ ቀለም የተጻፈ የአማርኛ ጽሑፍ አለ። ከጽሑፉ በላይ በጥቁር የተጻፈ ሌላ መስመር ይታያል፤ ቀኝ በኩል ደግሞ የጎዳና መብራት ምሰሶ አለ።

ብዙ የጌጣጌጥ ጆሮ ጌጦችን ያሳያል። ጌጣጌጦቹ በብርና በወርቅ ቀለም የተሠሩ ሲሆን፣ አብዛኛዎቹ ክብ ቅርጽ አላቸው። ጆሮ ጌጦቹ በካሬ ቅርጽ ባለው ነጭ ትሪ ውስጥ ተደርድረው ይታያሉ። በመሃል ሁለት ትናንሽ የወርቅ ጆሮ ጌጦች በነጭ ሳጥን ውስጥ ተቀምጠዋል።

ይህ ሥዕል ትልቅ የካናቢስ ተክል የቅርብ ምስል ያሳያል። ተክሉ ጥቁር አረንጓዴ ቅጠሎች ያሉት ሲሆን፣ በማዕከሉ ፈካ ያለ አረንጓዴ ቀለም ያላቸው ጥቅጥቅ ያሉ የአበባ እምቡጦች ይታያሉ።

በእንጨት መደርደሪያ ላይ ስያሜ ያላቸው አራት ሰማያዊ የሕፃናት ፎርሙላ ዱቄት ቆርቆሮዎች ተደራርበዋል። ከጎናቸው ደግሞ ኮክቴል መጠጥ ያለበት ቀይ ጠርሙስ ተቀምጧል። በቆርቆሮዎቹ ላይ የአማርኛ እና የአረብኛ ጽሑፎች እንዲሁም የዋጋ ተለጣፊ ይታያል።

"ዝሄ ሬስቶራንት" የሚል ቀይ ጽሑፍ የያዘ የመጠጥ ቤት ነው። የመግቢያው በር እና አጥሩ ከእንጨት የተሠሩ ናቸው፣ ደማቅ ቀይ መብራቶች ያበራሉ። የመንገዱ ወለል ጥቁር ነው፣ በግድግዳው ላይ የአበባ ማስቀመጫዎች ተንጠልጥለዋል።

ተመሳሳይ ባለ ብዙ ፎቅ ግራጫ ሕንፃዎች ጎን ለጎን ሆነው ረጅም መስመር ይዘዋል። በመካከላቸው አረንጓዴ የሳር ሜዳ፣ መንገዶች እና ብዙ ትናንሽ ዛፎች አሉ። ከላይ ቀላል ሰማያዊና ነጭ ደመናማ ሰማይ ይታያል።

ጨለማ ልብስ የለበሰ፣ ብርቱካናማ አንገትጌ ማሰሪያ (ክራባት) ያደረገ ሰው ጭንቅላቱና ትከሻው ብቻ በሚታይ መልኩ ፎቶ ተነስቷል። ፊቱ ወደ ፊት ያየ ሲሆን፣ ከስተጀርባ በከፊል የሚታይ የኢትዮጵያ ሰንደቅ ዓላማ ይታያል።

አንድ ትልቅ የጭነት መኪና በቀጥታ መንገድ ላይ ሲጓዝ፤ ከኋላው አረንጓዴ ተሸካሚዎች ያሉት ባቡር በባቡር ሐዲድ ላይ ቆሟል። በጠራራ ፀሐይ ስር ሁለት ከፍ ያሉ የመንገድ መብራቶችና የጭነት መጫኛ ቦታ ይታያሉ።

ብዙ አትክልቶች በአንድ ላይ ተደራርበው በቅርብ ቀረጻ ተቀምጠዋል፤ ይህም ደማቅ ቀለማቸውን ያጎላል። ብዙ ብርቱካናማ ካሮቶች ከላይ አረንጓዴ ቅጠሎችና በመካከላቸው ደግሞ ወፍራም ብሮኮሊ ይታያል። በቀኝ በኩል ደግሞ አንድ ትልቅ ቡናማ እንጉዳይ ክፍሉን ይሸፍናል።

ብዙ የብርሃን ብረት ዊንዲቨር ራሶች በሶስት ረድፍ ጥቁርና ቢጫ መያዣ ላይ ተደርድረዋል። ራሶቹ ለጥቃቅን ጥገናዎች የሚያገለግሉ ናቸው። ከጎን በኩል ጥቁርና ቢጫ እጀታ ያለው ዊንዲቨር እና የብረት ማራዘሚያ በፕላስቲክ ሳጥን ውስጥ ተቀምጠዋል።

በደማቅ በዓል ላይ ፈረሰኞች በቡድን ሆነው ይጋልባሉ። ፈረሰኞቹ ባህላዊ ነጭ ልብሶችና ኮፍያ ለብሰዋል፣ ረጅም ዱላዎችም ይዘዋል። ፈረሶቹ ደግሞ ቀይና ሰማያዊ ቀለም ባላቸው ከፍ ያሉ የአበባ ጎንጉኖች አጊጠዋል። ዝግጅቱ በአረንጓዴ ሜዳ ላይ በሰማያዊ ሰማይ ስር እየተካሄደ ነው።

አርማው የኢትዮጵያ ብሔራዊ ምርጫ ቦርድን ይወክላል። በሰማያዊ ዳራ ላይ የጣት አሻራ ያለበት ሐምራዊ የድምፅ መስጫ ወረቀት ወደ ሳጥን እየገባ ነው። አርማው በአማርኛ እና በእንግሊዝኛ ቋንቋ የተጻፈ ነው። የምርጫን መሠረታዊ ሀሳብ ያሳያል።

ከላይ የተነሳው የሌሊት እይታ ሞላላ የመንገድ መታጠፊያ ተሰርቷል። መንገድ ላይ ያሉት ነጭና ቢጫ መስመሮች በብርሃናት የተመሩ ናቸው። መሃል ላይ በዛፎችና በትናንሽ መብራቶች ያጌጠ አረንጓዴ ደሴት አለ።

በጥልፍ ያጌጠ ነጭ የሀገር ልብስ የለበሰች ሴት፣ በባህላዊ የቡና ጠረጴዛ ላይ በተደረደሩ ኩባያዎች ላይ ከጀበና ቡና እየቀዳች ነው። በስተጀርባ ስለ ቡና የሚገልጽ አረንጓዴ እና ቀይ ቀለም ያለው ሰንደቅ አለ። ከፊት ለፊት ሌሎች የባህል እቃዎች ተቀምጠዋል።

በላያቸው ላይ ፕላስቲክ የተጠቀለለ ሁለት የምግብ መያዣ ሳጥኖችን ያሳያል። ሳጥኖቹ ላይ ሮዝ ቀለም ያለው ሽፋንና ቀላል የአበባ ሥዕል አላቸው። አንደኛው ሳጥን ከሌላው በላይ ተደርቦ ተቀምጧል። የሳጥኖቹ ሽፋን ደማቅ ሮዝ ቀለም አለው።

የባሕር ዳር ዩኒቨርሲቲ ዋና ሕንጻ በቅርብ ተቀርጾ ይታያል። ፈዛዛ ቀይ ቀለም ያለው ባለ ብዙ ፎቅ ሕንጻ በሁለት ክፍሎች የተከፈለ ሲሆን፣ በመካከላቸው የነጻነት ችቦ የያዘ ሐውልት ቆሟል። ከሕንፃው ላይ የዩኒቨርሲቲው ስም በአማርኛና በእንግሊዝኛ ተጽፏል።

አንድ ዲያቆን መሰል ሰው ነጭ ነፃነት ልብስ ለብሶ፣ የሰንሰለት መስቀል በአንገቱ አንጠልጥሎ በነፃነት ወንጌልን ሲሰብክ ወይም መዝሙር ሲያቀርብ ይስተዋላል። ከአጠገቡ ያሉት ቀሳውስትም በነፃነት የሃይማኖታዊ ሥርዓቱን እየተከታተሉ ነው:: ከኋላ ቅዱስ ሥዕል ያለበት መንፈሳዊ ድባብ አለ።

አዲስ አበባ ውስጥ የኢትዮጵያ አየር መንገድ የቀድሞ ቢሮ ነው። ሕንፃው ዘመናዊ ቅርፅ ሲኖረው የሚል ምልክት ይታይበታል። ከታች ደግሞ የአማርኛና የእንግሊዝኛ ጽሑፎች አሉ። ሰዎች በእግረኛ መንገድ ሲሄዱና መኪኖችም ቆመዋል።

በሙዚየም ወይም በባህላዊ ማሳያ ክፍል ውስጥ የተሰቀሉ የፈረስ እቃዎችን ያሳያል። የተለያዩ የቆዳና የእንጨት ልጓሞች እንዲሁም ኮርቻዎች ይታያሉ። ከመካከላቸው ቀይ ቀለም ያለውና በሚያምር ሁኔታ ያጌጠ የፈረስ ማስዋቢያ በግልጽ ጎልቶ ይታያል።

ትልቅ ቀይና ቢጫ የከተማ አውቶቡስ ሙሉ ለሙሉ ተሳፋሪዎችን ጭኖ በአስፓልት መንገድ ላይ እየተጓዘ ነው። አውቶቡሱ መሃል ላይ በመገጣጠሚያ የተያያዙ ሁለት ክፍሎች ያሉት ሲሆን፣ ጎን ለጎን ጥቁር መስኮቶች እና መግቢያ በሮች አሉት።

ዋው! ሲያስደስት! ታላቁ እግር ኳስ ተጫዋች ኔይማር በሜዳ ላይ ነው። ፀጉሩ ቢጫ ሆኗል! ሰማያዊ ልብስ ለብሷል። እርጋታ እና መተማመን ከፊቱ ይነበባል። በጣም ማራኪ አቋም ነው። ድንቅ ተጫዋች! ደስታና ስኬት ከፊቱ ይታያል።

ሁለት ትንንሽ ልጆች በደማቅ ፀሐይ ስር በሳር ሜዳ ላይ እየታገሉ ነው። ሁለቱም እርስ በእርሳቸው ተጣብቀው በሙሉ ኃይላቸው ይዘዋል። አንደኛው አረንጓዴ የጎማ ቦት ጫማ ብቻ ለብሷል። ከበስተጀርባ ዛፎች እና ግልጽ ሰማይ ይታያሉ።

ባለ ብዙ ቀለም ያለው ባቡር ረጅም ምሰሶዎች ባለው የባቡር ድልድይ ላይ እየሄደ ነው። ባቡሩ ግራጫ፣ ቀይ፣ ነጭና አረንጓዴ ቀለም አለው። ድልድዩ በደረቅና ቡናማ ኮረብታዎች በተሞላ ሜዳ መካከል ይገኛል።

ጥቅጥቅ ባለ አረንጓዴ ቅጠሎች መሃል ደማቅ ቀይ እንጆሪዎች በመሬት ላይ ሲያድጉ ቅርበት ባለው እይታ ቀርበዋል። ፍራፍሬዎቹ ቀይ እና የበሰሉና ቅጠሎቹ ደግሞ ለስላሳ ናቸው።

ቀይና ነጭ የፋሲል ከነማ ስፖርት ክለብ አርማ በላይኛው ክፍል ፋሲል ግንብ ይታያል። መሀል ላይ ደግሞ የንጉስ ፋሲል ምስል ከባህላዊ መድፍ ጋር ተቀርጿል። በኢትዮጵያ እግር ኳስ የተመሰረተ ክለብ አርማ ነው።

ነጭ የሆነ ባቡር በባቡር ጣቢያ ሐዲድ ላይ ቆሟል፤ ከፊት ለፊቱ በኢትዮጵያ ባንዲራ ያጌጠ ነው። ከባቡሩ ፊት ለፊት ሁለት ሰዎች ወታደራዊ ልብስ ለብሰው ሲቆሙ ይታያሉ። የባቡር ሀዲዱ ወደ ቀኝ የሚመራ ሲሆን፤ ጥርት ያለ ሰማይ ይታያል።

ሁለት ጥቁር እጆች በነጭ ወረቀት ላይ የብሬይል ጽሑፍ በንቃት ይነካሉ። ጣቶቹ በወረቀቱ ላይ ያሉትን ከፍ ያሉ ነጥቦችን ለመለየት ሲሞክሩ ይታያሉ። የወረቀቱ ጥግ ወደ ላይ ታጥፏል፤ ከበስተጀርባ የተደበዘዘ ቡናማ የጠረጴዛ ገጽ አለ።

አንዲት ወጣት ሴት የፊት ፀጉሯን ከፋፍላ አሰርታለች ። የባህላዊ የጉንጉን ጌጣጌጥ ለብሳ ነጭ የሀገር ልብስ አድርጋለች። ከበስተጀርባ ሮዝ አበባዎች ይታያሉ።

የኤሌክትሪክ መላጫ መሣሪያን ያሳያል። መላጫው ሰማያዊና ጥቁር ቀለም ያለው ሲሆን በራሱ ላይ ሦስት የሚሽከረከሩ መላጫዎች አሉት። በምስሉ ላይ የመላጫው ሳጥን፣ የኃይል መሙያ ገመድና ማጽጃ ብሩሽም ይታያሉ። መላጫው ለወንዶች ጺም መላጫነት ያገለግላል።

ይህ አርማ አራት ማዕዘን ቅርጽ ያለው ሲሆን፣ ማዕዘኖቹ የተጠጋጉ ናቸው። አርማው በአረንጓዴ እና በቀይ ቀለም በዲያግናል ተከፍሏል። በሁለቱ ቀለሞች መሃል ደግሞ ነጭ የሆነ የመብረቅ ወይም የኤሌክትሪክ ምልክት አለ። ይህ አርማ የየትኛው ድርጅት ወይም ተቋም ነው?

በከተማ መንገድ ላይ በተካሄደ ስፖርታዊ እንቅስቃሴ ላይ አንድ ሰው ሰማያዊ ልብስ ለብሶ፣ በሁለት ክብ ብረቶች ላይ ተዘቅዝቆ የሰውነት ሚዛን ይዟል። በዙሪያው ብዙ ተመልካቾችና ህጻናት ተሰብስበዋል። ከበስተጀርባ ረዣዥም ህንጻዎችና የክሬን መሣሪያዎች አሉ።

ነጭ ጥምጣም የጠመጠመና ሽበት ያለው አባት በካባ ተከናንቦ ወደ ፊት ቀና ብሎ ያያል። አባቱ የቆየ የእጅ ጽሑፍ መጽሐፍ ከፍቶ በእጆቹ እንደያዘ ቀርቧል። በመጽሐፉ ገጽ ላይ የቅዱሳን ስዕሎች በደማቅ ቀለም ተስለዋል።

የአማርኛ ጋዜጣ ወይም መጽሔት በኮምፒዩተር ማያ ገጽ ላይ በሰፊው ይታያል። የጽሑፉ አርዕስት በአንድ ገጽ ላይ ትልቁ ፊደል ጎልቶ ይታያል፤ በአንድ ሰው ፎቶ ሥር መግለጫ ተሰጥቷል። በሁለቱም ገጾች ላይ ብዙ ትንንሽ የአማርኛ ጽሑፎች እና አምዶች ታትመዋል።

ቡናማ ክብ ውስጥ የነጭ ድርጅት አርማ ቀርቧል። መሃል ላይ ቀይ የአጋዘን ወይም የኒያላ ራስ ምስል ሲኖር፣ ከበስተጀርባው የክብ ቅርጽ መስመሮች አሉ። በአማርኛ እና በእንግሊዝኛ የድርጅቱ ስም በአርማው ላይ ተጽፏል።

አረንጓዴ ቀለም ያለው ባለ ሁለት ፎቅ 'አብታነ ጁስ እና ማርት' ንግድ ቤት ይታያል። መደብሩ በርካታ ፍራፍሬዎችና ጭማቂዎች እንደሚሸጥ የሚያሳዩ ሰሌዳዎች ከፊት ለፊቱ አሉ። ጥቁር የብረት አጥር የንግድ ቤቱን ሲከልል፣ የብር ቀለም ያለው መኪና በአጠገቡ ቆሟል።

ሦስት ሴት ሞዴሎችን ያሳያል። ሴቶቹ ዘመናዊና ባህላዊ ውህድ ልብሶችን ለብሰዋል። የጨርቁ ቅጦች ባህላዊ ሲሆኑ የአለባበስ ዘይቤያቸው ደግሞ አዲስና ውብ ነው። ሴቶቹ በፈገግታ የፋሽን አቀራረብ እያሳዩ ነው።

አንድ የቆየ ባለ አንድ ፎቅ ቤት ገጠራማ በሆነ አካባቢ፣ የቤቱ ግድግዳዎች ቢጫ ቀለም አላቸው፣ ክፍሎቹ ደግሞ በብረትና በፕላስቲክ ተሸፍነው ለተጨማሪ አገልግሎት ተዘጋጅተዋል። ከበስተጀርባ አረንጓዴ የሆኑ ዛፎችና የኤሌክትሪክ ምሰሶ ይታያሉ።

የአንድ ሰው መዳፍ ከፍተኛ መጠን ያላቸውን የሚያብረቀርቁ ጥሬ አረንጓዴ ቃሪያዎች ይዟል። ቃሪያዎቹ ረዣዥም እና ቀጫጭን ቅርጽ ያላቸው ሲሆን፣ አንዳንዶቹም ጥምዝዝም ይላሉ። የእጆቹ ጣቶች ቃሪያዎቹን እንደያዙ ይታያል። ከበስተጀርባው ደግሞ ተመሳሳይ ዓይነት ቃሪያዎች በስፋት የተደረደሩ ወይም በእርሻ ላይ የሚገኙ ይመስላሉ።

በቀጥታ በሚታይ ነጭ ዳራ ላይ የብረታ ብረት የሆነ አንድ የእጅ ጋሪ ተቀምጧል። የእጅ ጋሪው ብርቱካናማ ቀለም ያላቸው መያዣዎች፣ ትልቅ ክብ ቅርጽ ያለው የፊት ጎማ እና የሚደግፉ ሁለት የብረት እግሮች አሉት።

ሦስት የተለያዩ ቀለም ያላቸው የዳንኪራ ወይን ኮክቴል ጠርሙሶች በበረዶ ውስጥ ተቀምጠዋል። ጠርሙሶቹ ቀይ፣ ወርቃማ እና አረንጓዴ ቀለም አላቸው። እያንዳንዱ ጠርሙስ ስድስት በመቶ አልኮል መጠን እንዳለው ከላይ ተጽፎአል።

በቅንጦት በተዘጋጀ የቡፌ አዳራሽ ውስጥ፣ ጣፋጭ የሆኑ ኬኮች፣ ኩባያ ጣፋጮች እና ትኩስ ፍራፍሬዎች በብዛት ቀርበዋል። አንድ ሼፍ ከበስተጀርባ ምግብ ሲያዘጋጅ ይታያል። ቦታው እንጨት እና ብረት የተዋሃደ ውብ ዲዛይን አለው።

ጥቁር ቀለም ያላቸው የሴቶች ጫማዎች በነጭ ክብ መድረክ ላይ ተቀምጠዋል። ጫማዎቹ በብዙ መጽሐፎች ፊት ለፊት ተነጥፈዋል፡፡ ታዲያ የዚህ ጫማ ዋናው ቁሳቁስ ምንድን ነው?

ሰዎች በሆስፒታል ወይም በሕክምና ቦታ ውስጥ ቆመዋል። ከፊት በስተግራ በኩል ጭምብል ያደረገች ሴት ሐኪም ትታያለች። በስተቀኝ ደግሞ ነጭ ነጠላ የለበሰች አንዲት ሴት ቁጭ ብላ በግርምት ትመለከታለች። ቀይ የዜና መግለጫ በታችኛው ክፍል ላይ ይገኛል።

እጅግ ውብ እና ንፅህናቸውን የጠበቁ ቀይ እና ነጭ ጨርቅ የለበሱ መቀመጫ ሶፋ ወንበሮች በነጭ የሴራሚክ ወለል ላይ አርፈዋል። ከመካከላቸው ነጭ ቀለም ያለው ጠረጴዛ ተቀምጧል።

ግዙፍ ኮንክሪት እና ብረታብረት መዋቅሮች በውሃ ማጣሪያ ጣቢያ ውስጥ ይታያሉ። ግራጫ ቀለም ያላቸው ሰፋፊ ገንዳዎችና መተላለፊያዎች አሉ። አንድ ሰራተኛ ቢጫ ልብስ ለብሶ ከመዋቅሩ አናት ላይ ቆሟል። ከበስተጀርባ ከተማ እና የግንባታ ክሬን ይታያሉ።

የገጠር የእርሻ እንስሳ የሆነው አህያ ቀና ብሎ ወደፊት እያየ ነው። ግራጫማ ፀጉር ያለው ይህ እንስሳ በትንሽ አበባዎች በተሞላ አረንጓዴ ሜዳ ላይ ቆሟል። ከኋላው የዛፎች ደንና ግራጫማ ሰማይ ይገኛል።

ዘመናዊ የሥራ ቦታ የሚታይ ሲሆን፣ በመሃል ላይ ትልቅ፣ ቡናማና ጥቁር የተደባለቀ የቢሮ ጠረጴዛ አለ። በጠረጴዛው ላይ ክፍት ላፕቶፕ ሲኖር፣ ከጀርባው ጥቁር ቆዳ ያለው ከፍተኛ ወንበር ተቀምጧል።

አንድ ነጭ ልብስ የለበሰ ሰው በቀይ፣ ብርቱካናማና ቢጫ ቀለም ባለው ድንጋያማ ግድግዳ ላይ ባለ ጠባብ ዋሻ ውስጥ ወደ ላይ ይወጣል። በሰውየው ግርጌ ላይ ከድንጋይ የተቀረጹ ደረጃዎች አሉ። የግድግዳው ገጽታ በስንጥቆች እና በብዙ ነጭ እብጠቶች ተሸፍኗል።

ረጃጅምና አረንጓዴ ቀለም ያለው የቀርቀሃ ወይም የሸምበቆ የሙዚቃ መሣሪያ በአግድም ተቀምጧል። የመሣሪያው ግርጌ ክፍል በአንጻራዊ ሁኔታ ቀላል ነጭ ዳራ ላይ አርፏል። ይህ ባህላዊ የትንፋሽ መሣሪያ ብዙውን ጊዜ በየትኞቹ የአገር ውስጥ ሙዚቃዎች ውስጥ ጥቅም ላይ ይውላል?

በትልቁ ማሳያ ላይ ያለ ግዙፍ ግራጫ ግድብ በአረንጓዴ በተሸፈኑ ተራሮች ፊት ለፊት ጎልቶዋል፤ ይህም የልማቱን ታላቅነት አለው። ትንሹ ምስል ደግሞ አንዲት ሴት የዜና አቅራቢን ያሳያል። የዚህ ፕሮጀክት ኢኮኖሚያዊ ፋይዳ ምን ያህል ትኩረት ይሻል?

አንድ ባለ እጀታ ያለው የሻይ ብርጭቆ ቡና በውስጡ የያዘ ሲሆን፣ በተቀረጸ የመስታወት ሳህን ላይ ተቀምጧል። ከብርጭቆው ቀጥሎ ትንሽ ማንኪያ አለ። ብርጭቆው በቡናና በሻይ የተሞላ ይመስላል፣ ጠረጴዛው የደበዘዘ ዳራ አለው።

አንድ ረዥም፣ ድንጋያማ ሐውልት በክብ አደባባይ መሃል ላይ ቆሟል፣ ከላይም አንበሳዎች ያሉበት ጌጥ አለው። ሐውልቱን ከበው የውኃ ምንጮች በሰማያዊ ቀለም ገንዳ ውስጥ ወደ ላይ ይረጫሉ። በዙሪያው በግራ እና በቀኝ የመንገድ ዳር ህንጻዎችና ነጭ መኪኖች ይታያሉ።

ረዥም ጥቁር ወንፊት (ሙቀጫ) በውስጡ አረንጓዴ ቅጠሎችና አትክልቶች አሉ። የእንጨት ዓይነት ጠንካራ መደብ ላይ የተቀመጠው ሙቀጫ በድንጋይ መፍጫ አብሮ ይታያል። ትኩስ፣ አረንጓዴ ቅጠሎች እና ትናንሽ ነጭ አበባዎች ከጎኑ ወድቀዋል።

ይህ ሥዕል ባህላዊውን ባለ አምስት አውታር በገና ያሳያል። የበገናው የእንጨት ክፍል ቢጫ ሲሆን፣ ክብ ቅርጽ ያለው የቆዳው ክፍል ደግሞ ቀላል ቡኒ ቀለም አለው።

በርካታ የሱፐርማርኬት መደርደሪያዎች በልዩ ልዩ የደረቁ ምግቦች ተሞልተዋል። የላይኛው መደርደሪያ የተለያየ መጠን ባላቸው የብርጭቆ ማሰሮዎች የተሞላ ነው። በመካከለኛው እና የታችኛው መደርደሪያ ላይ ቢጫ ፓስታዎች፣ ቀይ እና ሰማያዊ ማሸጊያዎች ያሉባቸው ስፓጌቲዎች ተከማችተዋል።

ሶስት ሴቶች በዘመናዊ የባህል ልብስ ስታይል ለብሰው በአንድ ህንፃ መግቢያ አካባቢ ቆመዋል፡፡ አንደኛዋ ጥቁር እና ሰማያዊ ቀለም ያለው ልብስ፣ ሁለተኛዋ ደግሞ ሮዝ ቀለም ያለው ቀሚስ ለብሰዋል፤ ሶስተኛዋ ደግሞ ጥቁር ጃኬት እና የቆዳ ሱሪ ለብሳለች፡

የአበሻ ምግቦች በአብዛኛው በእንጀራ ላይ ተዘርግተው በብዙ ቀይ የሽቦ ቅርጫቶች ተሰርተዋል። ምግቦቹ የተቀቀሉ እንቁላሎች፣ የተቆረጡ አረንጓዴ ቃሪያዎች እና የላባ ጥብሶች ይገኙበታል። ቅርጫቶቹ ረጅም አግዳሚ የእንጨት ጠረጴዛዎች ላይ ተደርድረዋል። በስተግራ በኩል ቀይና ነጭ ያጌጡ መሶቦችን ይመስላሉ።

ብዙ አይነት ፍራፍሬዎችና አትክልቶች በመደዳ ተሰልፈውና ተቆልለው ይታያሉ። ከእነዚህም መካከል ኪዊ፣ አቮካዶ፣ ብርቱካን፣ ሙዝ፣ ፖም፣ ሎሚና ሌሎችም ፍራፍሬዎች ይገኙበታል። ፍራፍሬዎቹ ደማቅና የተለያዩ ቀለማት ያላቸው ሲሆን፤ በየገበያ መደርደሪያዎች ላይ በከፍተኛ ቅርበት ተከምረው ለሽያጭ ቀርበዋል።

የኢትዮጵያ ፓርላማ መሰብሰቢያ አዳራሽ ሲሆን፣ በርካታ የተከበሩ ተወካዮች ረጅም ወንበሮች ላይ ተቀምጠው አሉ። ወለሉ በቀይ ምንጣፍ የተሸፈነ ሲሆን፣ ከፊት በግራ በኩል መድረክና የፌዴራል ክልሎች ባንዲራዎች ተደርድረዋል። በርከት ያሉ የመንግስት ባለስልጣናት በዋናው መድረክ በኩል ተቀምጠዋል።

በመቶዎች የሚቆጠሩ ወንዶች መሬት ላይ ተቀምጠው በአንድ ሰፊ ቦታ ላይ ተሰብስበዋል። ብዙዎቹ የተለያየ ቀለም ያላቸው እና ቀላል ልብሶች ለብሰዋል። ከበስተጀርባ ረጃጅም የከተማ ሕንፃዎች እና ጥቁር፣ ቀይ እና አረንጓዴ ባንዲራዎች እና፣ ቦታው በጠንካራ የፀሐይ ብርሃን ተሞልቷል።

አንድ ጋዜጣ ላይ ሁለት ሰዎች ይታያሉ። ከላይ ጥቁር ልብስና ቀይ ክራባት የለበሰ ሰው ወደ ቀኝ ተመልክቶ ሲናገር ይገኛል። ከታች ደግሞ ፈካ ያለ ቡናማ ጃኬት የለበሰ ሰው በሁለት እጆቹ ምልክት ሲያሳይ ይታያል። ጋዜጣውም ጽሁፎችንና ማስታወቂያዎችን ይዟል።

ጥቁር ሱፍና ሰማያዊ ሸሚዝ የለበሰ ፂም ያለው ሰው ድምጽ እየሰጠ ነው። ሰውዬው ነጭ ወረቀት ግልጽ በሆነ የድምጽ መስጫ ሣጥን ውስጥ ያስገባል። ሣጥኑ ስር የድጋፍ መልእክት የሚገልጽ ጽሑፍ ሲኖር፣ በስተጀርባ ዛፎች ይታያሉ።

ትልቅ የሆነ ነጭ የቦቲ መኪና እና ተጎታች ክፍል በደረቅ ኮንክሪት ላይ ቆሟል። ታንከሮቹ ክብ ቅርጽ አላቸው፣ የነጩ መኪና ካቢኔት ትልቅና ዘመናዊ ነው። ከበስተጀርባ ሌሎች ቀይ ተሽከርካሪዎች ከሩቅ አሉ።

ጥቁር ልብስ እና ቀይ ከረባት የለበሰ ጢም ያለው ሰው ጥቁር ወንበር ላይ ተቀምጧል። ሰውየው ቀኝ እጁ ላይ ማይክራፎን እንደያዘ ወደ ፊት ቀና ብሎ ይመለከታል። ከፊት ለፊቱ ሰማያዊ ማይክሮፎን ጎልቶ ይታያል።

ወጥ በሆነ መልኩ፣ በአራት ረድፍ ተደራጅተው የተቀመጡ፣ ብሩህ ብርቱካናማ እና የሚያብረቀርቁ ብርቱካን ፍሬዎች በካርቶን ሳጥን ውስጥ ተቀምጠዋል። የእያንዳንዱ ፍሬ መሃል ላይ ትንሽ ጥቁር ቦታ አለው።

አንገታቸው ክፍት የሆኑ የ"ካቲካላ" መጠጥ ጠርሙሶች ተሰልፈው ቀርበዋል። በጠርሙሶቹ ላይ "ካቲካላ" የሚል ስያሜ ያለው እና የቆመ ሰው ምስል ያለበት ብርቱካናማ እና ቀይ መለያዎች አሉ። አንዳንዶቹ መለያዎች የእንግሊዝኛ ጽሑፍም አላቸው።

አረንጓዴ ቀለም ያለው የምግብ መፍጫ ማሽን ይታያል። ማሽኑ ካሬ ቅርጽ ያለው ሰፊ መያዣ አለው። ከስር ደግሞ በአራት ቀጫጭን የብረት እግሮች ላይ ቆሟል። በመሃል በኤሌክትሪክ የሚሰራ ሞተር እና የመቆጣጠሪያ ሳጥን ተገጥሞለታል።

ሞላላ ሼፕ ያለው፣ ቡናማ ፔይንት ፓሌት ፓሌቱ ላይ የተለያዩ ከለሮች (ቫዮሌት፣ ሰማያዊ፣ አረንጓዴ፣ ቢጫ፣ ብርቱካናማና ቀይ) ፔይንት ቀርቦበታል። ፓሌቱ መሀል ላይ ለጣቶች ማስገቢያ የሚሆን ቀዳዳ አለው። ይህ ፓሌት በኢትዮጵያ ውስጥ አርቲስቶችና ፔይንተሮች ለሥዕል ሥራ በስፋት የሚጠቀሙበት ቶል ነው?

በግሮሰሪ መደርደሪያዎች ላይ የተለያዩ ለስላሳ መጠጦች በጠርሙሶች እና ጣሳዎች በብዛት ተደርድረዋል። በቀይ፣ አረንጓዴ፣ ቢጫ፣ ብርቱካናማ እና ጥቁር ቀለማት ያሉት እነዚህ መጠጦች በተለያዩ ረድፎች ተቀምጠው የሱቁን እይታ ውበት ይጨምራሉ።

በነጭ ዳራ ላይ ጥቁር ቀለም ያለው ሙሉ የቢራ ጠርሙስ ቀጥ ብሎ ቆሟል። ጠርሙሱ በላዩ ላይ "ንጉሥ" የሚል የወርቅና ቡናማ ቀለም ያለው መለያ አለው፤ ጠርሙሱ ላይ ትናንሽ የውሃ ጠብታዎች ይታያሉ።

የፀሐይ ብርሃን በግራጫ ካንጋሮ ጀርባ ላይ ሲያርፍ፣ እንስሳው ባሕሩን አቅጣጫ ቆሟል። በስተጀርባ ሰፊ አረንጓዴ ሜዳና፣ ሰማያዊ ውቅያኖስ እንዲሁም በሩቅ የምትገኝ ትንሽ ደሴት ይታያሉ።

ቢጫ ቀለም ያለው ቤተ ክርስቲያን የመዳብ ጉልላት ያለው እና በኢትዮጵያ ባንዲራዎች ያጌጠ ሆኖ ይታያል። ሕንፃው በጥቁር ጥለት የተቀረጹ መስኮቶች ያሉት ሲሆን፤ ከፊት ለፊቱ ባለው መንገድ ላይ ጥቂት ሰዎች ይታያሉ።

አንዲት ወጣት በንጹህ ነጭ ፎጣ ላይ ተኝታ፣ የፊት እንክብካቤ እየተደረገላት ነው። ፊት ላይ የተቀመጠ የኪያር ቁርጥራጭና የንጽህና መሣሪያ በእጆቿ ላይ በሚሠራ ሰው አለ። ታዲያ ይህ የፊት ህክምና በዋናነት ለምን ዓላማ ይሰጣል?

ባህላዊ ማስጌጫ ያለው አንድ ክፍል ያሳያል። ጣሪያው በሳርና በሥዕሎች ያጌጠ ነው። ከበስተጀርባ በገለባ የተሠሩ ጎጆ የሚመስሉ ማስዋቢያዎች አሉ። ክፍሉ በብዙ የእንጨት ጠረጴዛዎችና ወንበሮች እንዲሁም በቆዳ ሶፋዎች የተሞላ ነው። በግድግዳዎች ላይ ትላልቅ ሥዕሎችም ይታያሉ።

አንድ እናት ከአራት ልጆቿ ጋር ጥቁር ቡኒ ዳራ ፊት ተነስታለች። እናትየው ነጭ ኮት ለብሳ መሃል ላይ ተቀምጣለች፤ ልጆቿም አብዛኛዎቹ ባህላዊ ልብሶችን ጨምሮ ነጭ ልብሶችን ለብሰዋል። ሁሉም ቀጥ ብለው ይመለከታሉ፤ ሁሉም ጥምዝ ፀጉር አላቸው።

ቀይና ጥቁር የጎማ እጀታ ያለው የብረት መቆንጠጫ በነጭ ዳራ ላይ ተቀምጧል። የእጅ መሳሪያው ሹልና የተሰነጠቀ አፍ ያለው ሲሆን፣ የብረቱ ክፍል ከጎማው እጀታ አለው። የመሳሪያው እጀታ ክፍት ሆኗል።

የሚያማምሩ አረንጓዴ ኮረብታዎችና ተራሮች የሚታዩበት ሰፊ የመልክዓ ምድር እይታ ነው። በመሃል ላይ ቡናማ ቀለም ያለው ወንዝ ወደ ተራሮች መካከል ጠልቆ ይገባል፤ ሰማዩ ደግሞ ነጭ ደመናዎችን ይዟል።

እነዚህ ብዙ ቀለማትና ልዩ ልዩ ንድፎች ያሏቸው ክብ ቅርጽ ያላቸው ባህላዊ የእጅ ጥበብ ውጤቶች ከሳር ወይም ከሌሎች ተፈጥሯዊ ነገሮች ተሸምነው የተሠሩ ናቸው፤ ለሽያጭ የቀረቡት እነዚህ ዕቃዎች በብዛት በኢትዮጵያ ውስጥ ለየትኛው ተግባር ይውላሉ?

በፓርቲ ድንኳን ውስጥ የተሰበሰቡ ሰዎች በዝግጅት ላይ ናቸው። ግልጽ የሆነው የድንኳኑ ጣሪያ በብርሃን መብራቶች ያጌጠ ነው። ሐምራዊ እና ሰማያዊ መብራቶች ድንኳኑን ማራኪ አድርገውታል። ወንበሮች ለተመልካቾች ተደርድረዋል።

አራት ትልልቅ እና ክብ የሆኑ የገለባ ክምሮች በግልጽ አረንጓዴ ሜዳ ላይ ጎን ለጎን ተቀምጠዋል። ክምሮቹ ከበስተጀርባ ባሉ ረጅም የዛፍ ግንዶች የተሞላ ደን ፊት ለፊት ናቸው። ከዛፎች ስር በሳር የተሸፈኑ የጣሪያ ቤቶች ከሩቅ አሉ።

አንድ ሰው ጠምጥሞና በቀይና ጥቁር የተሸጠ ሻሽ አንገቱ ላይ አድርጎ በቅርብ ቀርቦ ይታያል። ሰውዬው ወደ ላይ እያየ አፉን ከፍቶ የሚናገር ወይም የሚዘፍን ይመስላል። በስተቀኝ በኩል በሚገኘው የኋላ ክፍል ደብዝዞ የሚታይ ባህላዊ መብራት ወይም ፋኖስ አለ።

ከበርካታ ቀለም ያላቸው የመስታወት ቁርጥራጮች የተሠራ ትልቅ መስኮት ነው። በመስኮቱ ላይ ሁለት ሰዎች ነጭ ልብስ ለብሰው መሃል ላይ ሲቆሙ፣ አንዱ ወደ ላይ ችቦ ያነሳል። ይህ የመስታወት ሥዕል የየትኛውን ጉልህ ታሪካዊ ክስተት ሊገልጽ ይችላል?

በነጭ እና በወርቅ ያጌጠ ጠረጴዛ መሃል ከፊት ሁለት ወንበሮች አሉ። ጠረጴዛው በበርካታ ነጭ እና ክሬም ቀለም ባላቸው አበቦች እና በሻማ ያጌጡ ግልጽ መስታወቶች የተከበበ ነው። ከበስተጀርባ ረጅም ነጭ መጋረጃዎችና በእሳት ምድጃ ውስጥ የተለኮሱ ሻማዎች አሉ።

በጨለማ ጠረጴዛ ላይ ወደ ላይ ቀጥ ብሎ የቆመ ግልጽ የሆነ የመስታወት ጠርሙስ ይታያል። ጠርሙሱ በብር ቀለም ባለው ክዳን የተዘጋ ሲሆን፣ ሰማያዊና ቀይ መስመሮች ያለው ነጭ ወረቀት ተለጥፎበታል።

ፀሐይ በውሃ አካል ላይ ሐምራዊ እና ብርቱካንማ ቀለማትን እየፈነጠቀች ትጠልቃለች። ከወንዙ ማዶ ባለው የመሬት ዳርቻ ላይ ጥቁር የዛፍ ምስሎች ይታያሉ።

በምርጫ ጣቢያ ውስጥ አራት የምርጫ ሠራተኞችና አንድ አዛውንት ጠረጴዛ ላይ ተቀምጠዋል። ሠራተኞቹ ሐምራዊ ቀለም ያለው መለያ ያለበት ልብስ ለብሰው መረጃ ሲመዘግቡ፣ አንድ አዛውንት ደግሞ በነጭ ቲ-ሸርት ተደግፈው ይፈርማሉ። ከበስተጀርባ በግድግዳው ላይ የአካል ክፍሎች ጽሑፎች አሉ።

ሁለት ሴቶች ፊት ላይ አረንጓዴ የጭንብል ቅባት አድርገዋል። ሁለቱም ሴቶች እራሳቸውን በወፍራም ብርድ ልብሶች ተጠቅልለዋል። ከበስተጀርባው የቆየ ነጭ ግድግዳና መስኮት ይታያል።

ቢጫ ልብስ እና ባርኔጣ የለበሰ መንፈሳዊ ሰው በአንገቱ ላይ መስቀል ተንጠልጥሎ በሁለት እጆቹ ይዞ ያሳያል። ሰውየው የተከዘ ሲሆን፣ አይኖቹ ወደ ታች አቅጣጫ አይተው በሀሳብ ተመስጦ የሚመስል ገጽታ ይታይበታል።

በተለያዩና ደማቅ ቀለማት ያሸበረቁ ልብሶችን የለበሱ ሴቶች በተሰለፈ መስመር ወደ ቀኝ ይመለከታሉ። ሴቶቹ በጠጠርና በአሸዋማ መሬት ላይ ረጅም ሰልፍ ይዘው ይገኛሉ። አንዲት ሴት በብርቱካናማ ጸጉርና በቢጫ የራስ መሸፈኛ ጎልታ ትታያለች።

በጥሩ ሁኔታ የተደረደሩ ብዙ አይነት ደማቅ ቀለም ያላቸው አትክልትና ፍራፍሬዎች አሉ። ካሮት፣ ብሮኮሊ፣ ቀይ ሽንኩርት እና ጎመን በቡናማ የእንጨት መደርደሪያዎች ላይ በስፋት ተከማችተዋል። ፍሬዎቹ ንጹህና ትኩስ ሆነው ቀርበዋል።

በጨለማ ምሽት አንድ አባት ደማቅ ወርቃማ ልብስ ለብሰው በእጃቸው የእሳት ችቦ ይዘዋል። በርካታ ምዕመናን ዙሪያውን ከበው በተሰበሰበው የእንጨትና ሣር ክምር ላይ እሳት ይለኩሳሉ። በስተጀርባ ብዙ ሰዎችና የሚነድድ ችቦ ይታያል።

ጠጉሯን ወደ ላይ የሰበሰበች ወጣት ሴት ሁለቱን እጆቿን ፀጉሯ ላይ አድርጋ አልጋ ላይ ተቀምጣለች። ነጭ አበባ ያለው ባለ ትከሻ-ክፍት ቀሚስ ለብሳ፣ የወርቅ ክብ የጆሮ ጌጥ አድርጋለች። ከበስተጀርባ የአልጋ ልብስና የቤት እቃ አለ።

ዱባ አረንጓዴ ቀለም ያለው ለምግብነት አገልግሎት የሚውል የእፅዋት ውጤት ነው። ዱባ እንደ ድንች ተቀቅሎ ወይንም በወጥ መልክ በመሰራት ጥቅም ላይ የሚውል ጣፋጭ ምግብ ነው።

ባለ አምስት ፎቅ ዘመናዊ ሆቴል ሕንፃ የለሊት ገጽታ ነው። ሕንፃው የብርሃን ወለል እና ጥቁር ቡናማ አምዶች ያሉት ሲሆን የበርካታ መስኮቶች መብራቶች በርተዋል። ከፊት ለፊቱ ሰፊ መንገድና ጥቂት መኪናዎች አሉ።

ለሠርግ ወይም ለሌላ ዝግጅት የተዘጋጀ የሚያምር መድረክ። ሁለት ትልልቅ ነጭ እና ሐምራዊ አበባዎች ጎን ለጎን ቆመዋል። በመሃል ደግሞ በጌጥ ያጌጡ ወንበሮችና ከፊት ለፊት የአበባ ክምር ተቀምጧል። ከላይ ነጭ መጋረጃና አረንጓዴ ቅጠላቅጠል ለጌጥነት ውለዋል።

በገበያ ላይ የተለያዩ ፍራፍሬዎችና አትክልቶች ተቆልለው ይታያሉ። በግንባር ቀደምትነት የበሰሉ ቢጫ ፓፓያዎች እና አረንጓዴ አቮካዶዎች በጅምላ ቀርበዋል። ከበስተጀርባ ዝንጅብልና ክብ ቅርጽ ያላቸው ፍራፍሬዎች ይታያሉ፤ የዋጋ መለያዎችም ተለጥፈዋል።

በርካታ ሰዎች በተሰበሰቡበት ቦታ፣ አምስት ወጣት ሴቶች እና አራት ወንዶች ልጆች በክብ ቅርጽ ዳንስ ሲያደርጉ ይታያሉ። ሴቶቹ ነጭ ቀሚሶችን እና ብርቱካናማ ሻርፖችን ለብሰዋል፤ ተመልካቾቹ ደግሞ በቀለማት ያሸበረቁ ልብሶች አድርገዋል።

የገጠር አካባቢ ግንባታን ያሳያል። ዋናው ቤት በቅርንጫፍ እንጨቶች ተገንብቶ፤ ጣራው በቆርቆሮ ተሸፍኗል። ከፊት ለፊቱ የቅርንጫፍ አጥር ሜዳውን ከግንባታው ስፍራ ለይቶታል። በስተቀኝ በኩል አንድ ትንሽና ጥቁር ቤት ይታያል፤ ይህም የትውፊታዊ የግንባታ ዘዴን ያመለክታል።

በመሸት ጊዜ በደማቅ ብርሃን የተንጣለለ ቤተ ክርስቲያንን ያሳያል። ከፊት ለፊት እጅግ ብዙ ሕዝብ ነጭ ልብስ (ነጠላ) ለብሶ ተቀምጧል፤ አንዳንዶቹም ጠዋፍ ለኩሰዋል። ቤተ ክርስቲያኑ በርካታ ቅስቶችና ጉልላቶች ያሉት ሲሆን፤ አረንጓዴ፣ ቢጫ እና ቀይ ቀለማት ያለው ጨርቅ ተንጠልጥሏል።

የሃይማኖት መሪዎች በነጭ ልብስና በሻሽ ተጠቅልለው፣ በቀለማት ያሸበረቁ ዣንጥላዎችን ይዘዋል። ከጀርባ ታዋቂው የኢየሩሳሌም ከተማ ገጽታ በሰፊው አለ፤ የወርቅ ጉልላት ያለው ሕንፃ ይደመቃል። ታዲያ እነዚህ መሪዎች የሚወክሉት የትኛውን የኢትዮጵያ ሃይማኖታዊ በዓል ነው?

ጥቁርና ነጭ የካባ ለባሽ ዝንጀሮዎች በብዙ የዛፍ ቅርንጫፎች ላይ ተቀምጠው አሉ። ከታች ባሉት ቅርንጫፎች መካከል ደማቅ ቀይና ሮዝ አበቦች ጎልተዋል። የዛፎቹ ቅጠሎችና አበቦች ከሰማያዊና ነጭ ሰማይ ዳራ ጋር ውበት ፈጥረዋል።